የተቆላ የቡና ፍሬ ላይ ነጭ ሲኒ ፤ ሲኒው ውስጥ የፈላ ቡና ፤ ጭስ እየተነነ ከጀርባው ቡኒ ከለር ባግራውንድ ፤ ቡናውንም ሲኒውንም የያዘ ነጭ ስጋጃ

አንድ የጎለመሰ ሰው ጥቁር ጃኬትና ብርቱካናማ ክራባት አድርጓል። ፊቱ ወደ ፊት የተመለከተ ሲሆን፥ ከበስተጀርባው የኢትዮጵያ ሰንደቅ ዓላማ በአረንጓዴ፣ ቢጫና ቀይ ቀለም ይታያል።

የኢትዮጵያ ደረጃዎች ኤጀንሲ አርማ (ሎጎ) በሁለት ቋንቋዎች ተገልጿል። ሰማያዊና ቀይ ቀለማት የተዋሀዱበት ረቂቅ መስመር “S” የሚለውን ፊደል ሲመስል፣ “ESA” የሚሉት የእንግሊዝኛ ፊደላት ደግሞ በግራጫ ቀለም ከስር ተከትለዋል።

ብዙ ሯጮች በታላቁ ሩጫ ውድድር ላይ እየተሳተፉ ነው። ሁሉም አረንጓዴና ቢጫ ቲሸርት ለብሰዋል። በሩጫው መግቢያ በር ላይ "2023 ግሬት ረን " የሚል ጽሑፍ አለ። ሯጮቹ ደስተኛ ሆነው ኳስ ሲወረውሩ እና እጃቸውን ወደ ላይ እያነሱ ነው።

በከተማ መካከል በሚገኝ መንገድ ላይ በጎችንና ፍየሎችን የሚሸጡ አንዳንድ ነጋዴዎች ናቸው ። ሰዎች እየመጡና እየመረጡ ናቸው። ይህ በተለይ በዕለተ በዓላት ጊዜ የሚከሰት ነገር ነው።

በጣም ለማማ የሆነ አቮካዶ ዛፍ ሲሆን በጣም የበሰለ የ አቦካዶ ምርቶችን ይዙዋል ። ይህ አቮካዶ ገበያ ላይ አቮካዶ እስከ 20 ድረስ የሚሸጥበት የገበያ ዋጋ ሲኖረው ለገበያ በጣም አዋጭ የሆነ የግብርና ስራ ነው።

በቀለም ቢጫና ነጭ የተለያዩ አራት ጎኖች ያላቸው ሁለት ታላላቅ ሕንፃዎችን ያሳያል። እያንዳንዱ ሕንፃ የውጭ መውጫ ደረጃ አለው። በመካከላቸውም አንድ ክፍት ቦታ አለ። እነዚህ ሕንፃዎች ትምህርት ቤት ወይም የዩኒቨርሲቲ ሕንፃ ናቸው።

"ሐበሻ" የሚል ፅሁፍ በአማረኛና በእንግላዘኛ ፊደላት የተፃበት ቢራ የያዘ የመጠጫ ብርጭቆ እና የሐበሻ ቢራ ጠርሙስ። ብርጭቆዉ እና የቢራ ጠርሙሱ ተጠጋግተዉ ጎን ለግን ተቀምጠዋል።

የኢትዮጵያ የቡና ሥነ-ሥርዓት (ጀበና ቡና) ነው። ነጭ ባህላዊ ልብስ የለበሰች ሴት ከጥቁር ጀበና ወደ ትንንሽ የቡና ስኒዎች ቡና ትገለብጣለች። በዙሪያው ጭስ እና አረንጓዴ ተክሎች አሉ፤ ይህም ባህላዊ እና ቤት ውስጥ ያለ አከባቢን ያመለክታል።

ብዙ ሰዎች ከቤት ውጭ ተሰብስበው የሚታዩ ሲሆን፣ በዙሪያቸውም በነጭ ከረጢቶች የታሸጉ የምግብ ዕርዳታ ሊሆን የሚችል ቁሳቁስ ክምር አለ። ሰዎች የተለያዩ ልብሶችን ለብሰዋል፤ ከበስተጀርባ ዛፎች ይታያሉ።

ይህ ምስል ከናስ ወይም ከወርቃማ ቀለም ብረት የተሰራ ጥንታዊ ሚዛን ያሳያል። ሚዛኑ ሁለት የተንጠለጠሉ ሰሃኖች ያሉት ሲሆን፣ በአንደኛው ሰሃን ላይ ሳንቲሞች ይታያሉ። ሚዛኑም ፍትሕንና ትክክለኛ ልኬትን የሚወክል ሲሆን፣ በጥቁር ቬልቬት ላይ ተቀምጧል።

ሰፋፊ አረንጓዴ የሽንኩርት ቅጠሎች የተዘሩበት ለም እርሻ አስደናቂ ሆኖ ቀርቧል። በእርሻው መካከል ውሃ የሚያስተላልፍ ግራጫ የሲሚንቶ ቦይ ሲታይ፣ ከበስተጀርባው ደግሞ ረጃጅም ዛፎች እና ሰማያዊ ሰማይ ይገኛሉ። እርሻው በፀሐይ ብርሃን ደምቋል። እነዚህ የሽንኩርት ተክሎች ናቸው።

ጠቅላይ ሚኒስትር ዐብይ አህመድ ጥቁር ልብስና ቀይ ክራባት ለብሰው ለሕዝብ ንግግር ያቀርባሉ። በሰነዶች በተሸፈነ አረንጓዴ መድረክ ላይ ቆመው በጽሑፍ እያነበቡ ነው።

ሰፋ ያለ አረንጓዴ ሜዳና ለምለም ዛፎችን ይዟል። ሜዳው በከፍተኛ ተክሎችና ቁጥቋጦዎች የተሞላ ሲሆን፣ ይህም ጤናማና እርጥበት ያለው አካባቢ መሆኑን ይገልጻል። ከሰማይ ጥርት ያለ ሰማያዊ ቀለም እና የነጫጭ ደመና ክምር አለው።

ላምሰን የሚል ፅሁፍ ያለበት ትልቅ የስጋ መቁረጫ ቢላ እብነ በረድ በሚመስል ነጭ ወለል ላይ ተቀምጧል። ቢላዋው ጥቁር ቡናማ የእንጨት እጀታ ያለው ነው። በሦስት ክብ ነሐስ መሰል ሚስማሮች ሁለቱን ቡናማ እንጨቶች ለማያያዝ ተጠቅመውበታል።

ጥቁር አፍሮ ፀጉር ያለው ፈገግታ ያለው ሰው ቀርቧል። ነጭ ባህላዊ ልብስ ለብሷል፣ በአንገቱ ላይ ደግሞ መስቀል ያለበት የአንገት ሐብል ይታያል።

አራት ፈገግታ ያላቸው ልጆች በተፈጥሮ አረንጓዴ እና ወንዝ አጠገብ ቆመዋል። ልጆቹ የአፍሮ ፀጉር ያላቸው ሲሆን፣ አንገታቸው ላይም የተለያዩ ጌጣጌጦችን አጥልቀዋል።

የባህል ልብስ የለበሱ ወጣቶች በመድረክ ላይ ሲጨፍሩ ትወና አቅርበዋል። ሦስቱ ወንዶች የተሰለፉ ቀለማት ያላቸው ቲሸርትና ሰማያዊ አጫጭር ሱሪ ለብሰዋል። ሌሎች ተወናዮች በስተጀርባ ቆመዋል። የተንበረከከው የጭፈራ እንቅስቃሴያቸው አዝናኝ ነው።

አንድ ደረቅ መንገድ ላይ የተለያዩ ሸቀጣ ሸቀጦች የተደራረቡበት እና በርካታ ሰዎች የሚገበያዩበት የገበያ ቦታ ይታያል። ገበያተኞቹ በተለያዩ አትክልቶች ማለትም ድንች፣ ካሮት እና ቲማቲም ዙሪያ ተቀምጠዋል፣ አንዳንዶቹም በራሳቸው ላይ ሰፋፊ ባርኔጣ አድርገዋል።

ፀሐይ በሩቅ ጨለማ የዛፎች መስመር ጀርባ ስትጠልቅ ብርቱካናማና ወርቃማ ብርሃን ታበራለች። ብርሃኑ በሰፊው የውሃ አካል ላይ ረዥም የወርቅ ነጸብራቅ ፈጥሯል፤ ሰማዩ ደመናማና ጨለማማ ይመስላል። በግራ በኩል ጥቁር ቅርንጫፍ አለ።

አረንጓዴ ባለ ሁለት ፎቅ አውቶቡስ በከተማ ጎዳና ላይ ይነዳል። ሰዎች በላይኛው የባሱ ክፍል ወለል ላይ ቆመዋል። አውቶቡሱ የሳፋሪኮም አርማዎች፣ አረንጓዴ ባንዲራዎች እና በአማርኛ እና በእንግሊዝኛ ጽሁፍ አለው።

ባህላዊ አረቄ ሲሆን በጣም ጎጂ የሆነ የአልኮል ነው ። የአልኮል መጠኑም ከስድስት በላይ ከፍ የሚል ሲሆን ባህላዊ መጠጥ ነው ። በዚህ መልኩ ታሸጎ ገበያ ላይ ይቀርባል። ባሮ ድራይ ጅን ተብሏል ትጠራለች።

አድማስ ላይ የሚጠልቅ ብርቱካናማ ቀለም የለው ፀሐይ፣ ረጅም በሆነ የውሃ አካል ላይ የብርሃን ነጸብራቅ ፈጥሯል። ሰማዩ በቡናማና በግራጫ ደመናዎች የተሸፈነ ሲሆን፣ በግራ ጠርዙ ጥቂት የጨለመ የዛፍ ቅርንጫፎች ይገኛሉ።

ሰባስ ቶቦል በአጤ ቴዎድሮስ ዘመነ መንግስት በእንግሊዝ ዜጎች የተሰራ የጦር መሳሪያ ነው። በአሁኑ ሰአትም የዚህ መሳሪያ ቅሪት በጎንደር ክፍለ ሀገር በደብረ ታቦር ከተማ አካባቢ ይገኛል።

አንድ ትልቅ ስብሰባ አዳራሽ ሲታይ፣ ብዙ ሰዎች ወንበሮች ላይ ተቀምጠዋል። ብዙዎቹ ወደፊት ይመለከታሉ፣ አንዳንድ ሰዎች ደግሞ ጠረጴዛ ላይ ተደግፈው ይወያያሉ። በታችኛው ቀኝ ጥግ ላይ አንድ የዜና ዘጋቢ በምልክት ቋንቋ እየተተረጎመ ነው።

ብዙ ሰዎች ነጭ የባህል ልብስ ለብሰው በአንድ ህንፃ ፊት ለፊት ተሰብስበው ነው። አብዛኛው ህዝብ ፊቱ ወደ ቤቱ ዞሯል፣ እና አንዳንዶቹ ወንበሮች ወይም ድንጋዮች ላይ ተቀምጠዋል። ሕንፃው የድንጋይ ግድግዳና የብረት ጣሪያ አለው።

ሰፊ በሆነ ትሪ የቀረበ የስጋ ጥብስ ሲሆን ይህ ምግብ ከጎኑ ማባያ ሚጥሚጣ ይገኛል። አንድ ሙሉ እንጀራ ትሪዉ ላይ ተደርጎ ከጎን ደግሞ ሦስት ተጠቅለዉ የተቀመጡ ቁርጥ እንጀራ አለ። ከምግቡ ጎን የተቀዳ የአልኮል መጠጥ ይገኛል።

ኢትዮጵያዊው አትሌት ሃይሌ ገብረስላሴ በድል አድራጊነት ፈገግታ ጣቱን ወደ ላይ አድርጎ ቀስሯል። በኢትዮጵያ ባንዲራ ተጠቅልሎ በልብሱ ላይ የ'ETHIOPIA 664' ቁጥር ተጽፏል። ከበስተጀርባ በግራ በኩል የአትሌት ሃይሌ ገብረስላሴ ፊት በደበዘዘ ሁኔታ ይገኛል።

ሦሥት ብርጭቆዎች አንዱ ወደ ላይ ቆሞ ሁለተኛው ወደ ጎን ተቀምጦ ሶስተኛው ደግሞ ከሁለቱ በቁመት ያጠረ ነው፤ ከብርጭቆዎቹ በላይ በኩል ደሞ ወርቃማ ቀለም ባለው እቃ ላይ ተክል አለ።

አምስት የሚያብረቀርቁ የብር አምባሮች በጨለማ የእንጨት ጠረጴዛ ላይ ተቀምጠዋል። እያንዳንዱ አምባር የሰንሰለት እና የጠፍጣፋ መታወቂያ ክፍል አለው። የሰንሰለቱ ማገናኛዎች ውፍረታቸው የተለያየ ነው። እቃዎች እንደ መታሰቢያ ስጦታ ሊሆኑ ይችላሉ። የእጅ አምባሮቹ ለአጠቃቀም ዝግጁ ናቸው።

በብር ሳህን ላይ በደንብ የተጠበሱና ወርቃማ ቡናማ ቀለም ያላቸው በርካታ ዓሳዎች በሙሉ ቅርፅ ቀርበዋል። ከዓሳዎቹ ጎን ጥቂት የሎሚ ቁርጥራጮችና ቀይ መረቅ በትንሽ ሳህን ላይ ይገኛል።

ነጭ ሰሀን ለይ በሁለት ቀለም የተሰሩ ብስኩቶች ተቀምጠዋል ።ከለራቸው ቢጫ እና ቡናማ ነው ። አሰራራቸውም በክብ ቅርጽ እና ከፊት ለፊታቸው በአበባ ቅርጽ የተሰራባቸው ናቸው።

አራት ወጣት ሴት ተማሪዎች በሜዳ ላይ ተቀምጠው እየተማሩ ወይም እየተወያዩ ነው ። ልጃገረዶቹ በክበብ ተቀምጠው መጽሐፍቶችን ይዘዋ ል ። ይህ በቡድን የመማር ዘዴ እውቀትን ለመካፈልና ትምህርትን ለማጠናከር ይረዳል ።

በኢትዮጵያ ገጠራማ ከተማ ያለ ትልቅ የገበያ ቦታ ነው። ሕዝቡ በድንጋይ በተነጠፈ መንገድ ላይ ይንቀሳቀሳል። ሻጮች ልብስና የተለያዩ ዕቃዎችን መሬት ላይ ዘርግፈው ይሸጣሉ። ይህ ስፍራ በበዓል ወይም በሳምንታዊ ገበያ የሚፈጠር የንግድና የማኅበራዊ መስተጋብር ነው ።

በሁለት ግድግዳዎች መካከል ያለውን ጠባብ መንገድ ይግውልጻል። ዋናው ልዩነት ሐምራዊ ቀለም በተቀባውና በግራጫ ላይ ባለው የቆየ ሕንጻ ላይ ነው። በሩ ላይ የተንጠለጠለው ባህላዊ መጋረጃ እና ከላይ ያለው ቆርቆሮ ጥላ የቦታውን ልዩነት እና አሮጌ አሠራር ነው።

በገጠራማ አካባቢ በጎች እያደለበች የምትገኝ አንድ ሴት ትታያለች መኖርያ ቦቱዋም ከ ሳር የተሰራ ጎጆ ቤት ሲሆን እሚያምር ለምለም ግቢ አላት። በጎችም በጣም የደለቡና አሪፍ ደረጃ ላይ ይገኛሉ

በነጭ ዳራ ላይ፣ አንድ ነጭ ቀለም ያለው "ቶዮታ አቫንዛ" የሚል ስያሜ የተጻፈበት ሚኒባስ መኪና፣ የፊትና የኋላ መብራቶቹ በግልጽ በሚታዩበት ሁኔታ ላይ ቆሞ፣ በጎኖቹም ስፖኪዮ የተገጠመላቸው መስኮቶች አሉት።

በባህላዊ የኢትዮጵያ ልብስ የለበሰች ሴት ክራር እየተጫወተች ነው። ክራሩ የእንጨት አካልና አምስት ሕብረቶች ያሉት ሲሆን፣ ተጫዋቹ በእጇ ገመዶቹን እየነካች ነው ። ክራሩ በኢትዮጵያ ለሙዚቃና ለባህል ሥነ ሥርዓቶች የሚያገለግል ጥንታዊ የሕብረ ገመድ መሣሪያ ነው።

በተሽከርካሪ ላይ ተቀምጠ ሰው አለ። የሰውየው እግር የጨርቅ ብርድ ልብስ የተሸፈነ ሲሆን ጥቁር የብረት ተሽከርካሪ ወንበር ጎማዎች አሉት። ከኋላ በኩል ሌላ የተሽከርካሪ ወንበር ጎማ ጥቂት ክፍል ይገኛል። ትዕይንቱ የተነሳው በጠራራ ፀሐይ ነው።

ፎረስት ዉሃ የሚል ማሸጊያ ያለው የፕላስቲክ ጠርሙስ ቀጥ ብሎ ተቀምጧል። ሰማያዊ ክዳን ያለው ይህ የዉሃ ጠርሙስ ከጀርባው አረንጓዴ ጫካን የሚያሳይ ለምለም አካባቢ ያለው ሆኖ ቀጥ ብሎ ቆሟል።

ደረቅና የሰነጣጠቀ መሬት በጠጠር ተሞልቷል። ግራጫማው አፈር ውሃ እጥረት እንዳለበት ተቀምጧል። ከኋላ በኩል አረንጓዴ ዕፅዋት እና የተደራረቡ የእርሻ ማሳዎች አሉ። ከርቀት ጥቂት ዛፎች አሉ። የአየሩ ሁኔታ ትንሽ ደመናማ ነው።

አንድ ደማቅ አረንጓዴ እና ቢጫ ቀለም ያለው ወፍ በቀጭን የዛፍ ቅርንጫፍ ላይ ተቀምጧል። ጭንቅላቱ ላይ ሰማያዊ ምልክቶች ያሉት ሲሆን፣ ከኋላው ደግሞ አረንጓዴ ቀለም ያለው እንጨት አለ።

ሱቅ ውስጥ የተለያዩ የወተት ዱቄት ምርቶች በመደርደሪያዎች ላይ አሉ። ከሌሎች የወተት ዱቄቶች ጋር የላቶ ሚልክና የሂልዋ ሙሉ ክሬም ወተት ዱቄቶች ተደርድረው አሉ።

አንድ ጥቁር መለዮ ያደረገ ሰው፣ የኢትዮጵያ ፌደራል ፖሊስ አርማ ከተለጠፈበት ግድግዳ እና ሁለት ባንድራዎች ከጎን እና ከጎን ተደርገው ፎቶ ሲነሳ፤ ሰዉየው ጥቁር መነጽር ያደረገ ቀይ፣ ረጅም ነው። ከጎን የሁለት ታዋቂ ባለስልጣናት ፎቶ ተሰቅሏል ።

አንድ የቢራ ጠርሙስ እና አንድ በቢራ የተሞላ ብረጭቆ እጠረምጼዛ ላይ ተቀምጠዋል ።ከፊት ለፊት ላይ በጥቁር ቀለም የተቀባ መሰሶ እና ሙሉ ቤቱ ነጭ ቀለም ተቀብቷል ።ቢራውም ቅዱስ ጊወርጊስ ቢራ ነው።

አራት ትላልቅ ጣሳዎች፤ የተለያዩ ፍራፍሬዎች ጭማቂ ሲሆኑ፤ በጣሳው ላይም የብርቱካን፣ የአናናስ፣ የፓፓያ እና የማንጎ ምስል ሰፍሯል። ሶስቱ ጣሳዎች እላያቸው ላይ የእንግሊዘኛ ጽሁፍ ያላቸው ሲሆን አንዱጣሳ ደግሞ በረበኛ የተጻፈ ጽሁፍ ሰፍሮበታል።

ሁለት የሴት ፊት ምስሎች በአንድ ላይ ሆነው ትቀምጠዋል። ሴትየዋ የፊት ማስክ ቀብታለች፤ አንደኛው ምስል በመገረም ሲሆን ሌላኛው በፈገግታ መልክ ነው። ዙሪያው በሮዝ ቀለም ያጌጠ ነው።

አንዲት ሴት በደረቅ መሬት ላይ በብዙ ዥላዳ ጦጣዎች ተከባ ትታያለች። ጦጣዎቹ በኢትዮጵያ ደጋማ አካባቢዎች የሚገኙ ሲሆን ፣ ሴትዮዋም ቀላል ግራጫ ልብስ ለብሳ አካባቢውን በመንፈስ ተመስጣ ትመለከታለች።

ረጃጅም ፀጉር ያላቸው ሁለት ጭራ የሌላቸው የገላዳ ዝንጀሮዎች በክብራቸው ተቀምጠዋል። ሁለቱም ዝንጀሮዎች ደረታቸው ላይ ቀይ የሰዓት መልክ ያለው ምልክት አላቸው። ከፊት አረንጓዴ ሳር ሲኖር፣ ከበስተጀርባ በጭጋግ የተሸፈኑ ተራሮች አሉ።

ነጭ የኦምሮን ኤሌክትሮኒክስ የደም ግፊት መለኪያ መሳሪያ ጎልቶ ቀርቧል። መሣሪያው 118/78 ሚሜ ኤችጂ ግፊት እና 70 ምቶች በደቂቃ የሚለውን የሚያሳይ ዲጂታል ማሳያ አለው። ከጀርባው ጥቁር ካፍ እና ግራጫ ቱቦዎች አሉ።

አንድ ትልቅ ዝንጀሮ ህጻን ልጁን በጀርባው አዝሎ በፍቅር የሚጓዝበት ምስል ነው። እናትየው ቀጥታ ስትመለከት፥ ትንሽዬዋ ዝንጀሮ ዓይኖቿን በትኩረት ወደ ካሜራው አድርጋለች።

ቡናማ እና ነጫጭ ቀለም ያላቸው ሰባት ጠቦቶች የጸሃይ ብርሃን ባለው ቅጥር ግቢ ዉስጥ በእናት በግ ዙሪያ ተሰብስበዋል። በጎቹም የድንጋይ ግድግዳ አጠገብ የቆሙ ሲሆን ጥላቸውም በግድግዳው ላይ እና በመሬቱ ላይ ምስልን ፈጥሯል።

የኢትዮ ቴሌኮም መለያ መገለጫ ሲሆን የዚህ ድርጅት ዋና አላማ ኢትዮጵያን ወደ ተሻለ የዲጂታል ዓለም ለመቀላቀል ሲሆን እንደ ኢንተርኔትና የድምጽ ጥቅል ነገሮች ላይ በስፋት ይሠራል።

ሰማያዊ የፕላስቲክ ሽፋን ባለው ሣጥን ውስጥ ለሽያጭ ወይም ለመጓጓዣ በቡድን የታሰሩና በደንብ የተደረደሩ በርካታ ትኩስ፣ ረዣዥም የሮዝሜሪ ቀንበጦች አሉ። ጥቅጥቅ ያሉ አረንጓዴ ቅጠሎች ያሏቸው እነዚህ ዕፅዋት ንፁህ ሆነው ተቀምጠዋል።

የባህላዊ ሽመና ሂደት ሲሆን አንድ ሰው ነጭ ክሮች የበዙበትን ጨርቅ በእንጨት መሣሪያዎች እየሰራ ነው። በጨርቁ ላይ ቀይ፣ ቢጫ እና አረንጓዴ ቀለም ያላቸው ጥብጣቦች እንደ ዲዛይን ይገኙበታል። የሽማኔው እጅጌ እና የክርኖች ብዛት ከበስተጀርባ አሉ።

የአካል ጉዳተኛ የሆነ ሰው በዊልቸር ላይ ተቀምጠዋል። ወንበሩ ትልቅ ጎማዎችና ሰማያዊ የሞተር ክፍል አለው። ሰውየው ቀለል ያለ ልብስ ለብሶ ከመንገዱ አቧራማና ያልተስተካከለ መሬት ላይ እየተንቀሳቀሰ ነው። ይህም ለአካል ጉዳተኞች ተሽከርካሪ የሚያገለግል ዘመናዊ የዊልቸር ዲዛይን ነው።

በጨለማ ውስጥ በሚገኝ የእንጨት ባህላዊ ምግብ ቤት ውስጥ ሰዎች ተቀምጠዋል። በመድረክ ላይ ነጭ ባህላዊ ልብስና ቢጫ ጃኬት የለበሰ ዘፋኝ እየዘፈነ ነው። ከበስተኋላው ቀይ ልብስ የለበሱ ሙዚቀኞች ተቀምጠው የሙዚቃ መሳሪያዎችን ይጫወታሉ።

የወርቅ ቀለም ያላቸው ብዙ የጆሮ ጌጦች በነጭ ካርቶን ላይ ተደርድረዋል፡፡ ጌጦቹ የተለያዩ ቅርፅ ያላቸው ትልልቅ እና ትንንሽ ክብ ጌጦች፣ እንዲሁም በዕንቁ የመሰለ ነጭ ዶቃ ያጌጡ ጌጦችን ይጨምራሉ። ሁለት ትላልቅ የጆሮ ጌጦች ከላይኛው ካርቶን መሃል ተቀምጠዋል፡፡

አንድ ወንድ እና አንዲት ሴት በባህላዊ ልብስ ለብሰው ቀርበዋል፡፡ ወንዱ ነጭ ልብስና ባርኔጣ አድርጎ በትረ በትር ይዟል፡፡ ሴትየዋ በቢጫ የተጠለፈ ረዥም ቀሚስና የራስ መሸፈኛ አድርጋለች፡፡ ከበስተጀርባው የድሮ ህንጻ አለ፡፡

የኤሌክትሪክ መኪና እና የኃይል መሙያ (ቻርጅ) ጣቢያ ያሳያል። መኪናው ዘመናዊና አነስተኛ ሲሆን በንጹህ ኃይል የሚሰራ መሆኑን ያመለክታል። የኢትዮጵያ መንግስት የኤሌክትሪክ ተሽከርካሪዎችን እያስፋፋ በመሆኑ ይህ ሥዕል የአገሪቱን የትራንስፖርት ዘርፍ የመለወጥ ፍላጎት ይገልጻል።

በደማቅ ቀለማት ያሸበረቁ ፊኛዎች እና አበቦች ያሉት ወርቃማ ግድግዳ በስተጀርባ ቆሟል። ሶስት ረዣዥም ማቋሚያዎች እቃዎችን ይይዛሉ። ከአበቦች የተሰራ ሮዝ ሰባት ቁጥር ከፊትለፊት ተቀምጧል።

አንዲት ሴት ሮዝ የራስ መሸፈኛ፣ ቀይ ሹራብ እና ቢጫ ከቀይ ቡኒ የተቀላቀለ ረጅም ቀሚስ ለብሳ በእግረኛ መንገድ ላይ ቆማለች። ሴትየዋ ከፊት ለፊቷ በተቀመጠ ትንሽ ጠረጴዛ ላይ ባለው ማሽን ላይ ቁማለች፡፡

የኢትዮ ቴሌኮም የዒድ ሙባረክ እንኳን አደረሳችሁ ማስታወቂያ ነው። በማስታወቂያው ላይ አንድ ወንድና ሴት ባህላዊ ልብስ ለብሰው በሞባይል ስልካቸው ደስ ብሏቸው እተያዩ ነው ። ማስታወቂያው በስጦታ ካርድ 25% ቦነስና 10% ጭማሪ በቴሌብር ያስገኛል።

ሀባባ ውጪው አረንጓዴ እና አልፎ አልፎ ነጭ እንዲሁም ውስጡ ቀይ ቀለማትን የያዘ አትክልት ነው። ሲበላ ጣፋጭ እና በብዛት ውሃ አዘል ምግብ ነው።

እነዚህ ሰዎች በአንድ ትልቅ ሰሃን ላይ ያለውን ጥብስ ወይም ክትፎ የመሰለ ምግብ በእጅ ሲበሉ እየበሉ ነው ። ምግቡ የተቀመጠው በእንጀራ ላይ ነው ። ይህ አብሮ የመመገብ ባህል በኢትዮጵያ ፍቅርና አንድነት መገለጫ ነው።

በገጠራማ አካባቢዎች የሚኖሩ የማህበረሰብ ክፍሎች ለመጠጥ እና ለተለያዩ የምግብ ማብሰያ የሚጠቀሙበት ውሃ ከወራጅ ወንዞች እና ከኩሬዎች በመቅዳት ነው። ጀሪካኖች ውሃ ለመቅዳት እና ለማስቀመጥ አገልግሎት ይሰጣሉ ።ጀሪካን ወድቅ በቀላሉ ስለማይሰበር ከማሰሮ የተሻለ እና ተመራጭ ነው።

ይህ ምስል አውሮፕላን ማረፊያ ላይ በባህላዊ ነጭ ልብስ የለበሱ ሰዎች ያሳያል። እነሱም የእስራኤልን ሰንደቅ ዓላማ በማውለብለብ ደስታቸውን ሲገልጹ ይታያሉ፤ ከኋላቸው የቆመ ትልቅ አውሮፕላን እና የኤርፖርት ህንፃ ይታያል።

የአንገት ጌጥ የሆነ ወርቃማ ሐብል በቅርበት ቀርቧል። የጌጡ መሃል ላይ ሁለት የተጠላለፉ ክቦችን የያዘ ጌጥ አለ። ትልቁ ክበብ በነጭ የሚያብረቀርቁ ድንጋዮች ያጌጠ ነው። ሐብሉ በቀላል ቡናማ ዳራ ላይ ተቀምጧል።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

ባለ ነጭና ጥቁር ድንጋይ ንጣፍ መንገድ እየተሰራ ሲሆን፣ የተሰሩትና ያልተሰሩት ክፍሎች አሉት። በቀኝ በኩል ረዣዥም የዘንባባ ዛፎች አሉ። ከኋላ ሰዎች በግንባታ ላይ ሲሳተፉ ይስተዋላል። የሕዝብ መንገድ ጥራት መሻሻል የዜጎችን የመንቀሳቀስ ነፃነት ያረጋግጣል።

ከቤት ውጭ በቀረጻ ቦታ ላይ ያሉ ሁለት የፊልም ሰራተኞችን ። አንደኛው ሰው በሶኒ ካሜራ ሲቀርጽ፣ ሌላኛው ደግሞ ጥቁር ኮፍያ አድርጎ ካሜራውን እያየ ነው።

ባለ ሐምራዊ ሽፋን ያለው ታብሌት ትልቅ ሰዓትና የተማሪዎችን ምስል ያሳያል። የኋላ ዳራው የከተማ ጎዳናን የሚመስል ሲሆን ከስር ያለውን ነገር በመጠኑ አንጸባርቋል።

ጀልባ ቀዛፊ መርከበኞች ሰፊ ባህር ላይ አሳ ለማጥምድ እየተንቀሳቀሱ ነው፡፡ ሰማዩ ላይ የተለያዩ ቀለማቶች ይታያሉ፡፡ ከርቀት ግዙፍ ዘመናዊ ሁለት መርከቦች ሲመጡ ይታያሉ፡፡

በንፁህ ነጭ ጀርባ ላይ ያለ የክላሲካል ጊታር ነው። ጊታሩ ከእንጨት የተሠራ ሲሆን፣ ስድስት ገመዶች አሉት። አንገቱ ላይ ያለው ራስ ክፍል በተቀረጹ የእፅዋት ቅርጾች ያጌጠ ነው። ይህ ለሙዚቃ አፍቃሪዎችና ለአርቲስቶች የሚያገለግል ውብና ቀላል የሙዚቃ መሣሪያ ነው።

ረጃጅም ዛፎች ከታች ሲታዩ፣ በአንድ ከተማ ውስጥ ዘመናዊ መልክ ያለው የተንጠለጠለ ድልድይ ጎልቶ ይታያል። ከድልድዩ በስተጀርባ ብዙ ህንጻዎችና ቤቶች ተደርድረው ይገኛሉ። በሩቅ ደግሞ ቡናማ ኮረብታና በከፊል ደመና የለበሰ ሰማይ ይታያል።

የኢትዮጵያ መንግስት ከነበሩት አንዱ አጼ ኃይለሥላሴ ናቸዉ ። ብዙ ህጻናት እና ካባ የለበሰች ሴትዮ ጋር ቁመዋል ። ሁሉም ህጻናት ነጭ ልብስ ለብሰዋል ። ከኋላቸው መጋረጃ አለ ።

እነዚህ በዕድሜ የገፉ ባልና ሚስት ከልብ ፈገግታ ናቸው። የገጠር ትውፊት ልብስ ለብሰዋል። ሰውየው ጤና አዳም የመሰለ እፅዋት ይዟል። ደስታቸውና መከባበራቸው ጥልቅ የሆነ የፍቅርና የትዳር ሕይወት መገለጫ ነው።

ከፕላስቲክ የተሰራ ትልቅ የውሃ ወይም የፈሳሽ መያዣ በርሜል ነው። በርሜሉ ጥቁር አረንጓዴ ቀለም ያለው ሲሆን፣ በላዩ ላይ ጥቁር ክዳን አለው። ከበስተጀርባው ሰማያዊ በር አለ። ይህ ዓይነቱ በርሜል ውሃ ለማጠራቀም ወይም የተለያዩ ፈሳሾችን ለትራንስፖርት ለማዋል ያገለግላል።

በሱቅ መደርደሪያ ላይ በደንብ የተደራጁ የምግብ ሸቀጦች አሉ። በብዛት ቢጫ ቦርሳ ያላቸው ፈጣን ምግቦችና ከረሜላዎችም አሉ። እንደ የምዕራባውያን ምርቶችም አሉ። ይህች ትንሽ ሱቅ ለዕለት ተዕለት የቤተሰብ ፍጆታ የሚሆኑ እቃዎችን ትሸጣለች።

የአድዋ ድል የጦርነት ዘመቻ ነው። ወታደሮች ጦራቸውን ይዘው በፈረስ በገድል በሜዳ ለጦር እየዘመቱ ነው። ከበስተጀርባቸው ባህር ዛፍ የሚባል ተክል አለ። ፈረሶቹ ላይ ልጓም እና ኮርቻ ተጭነው፤ ከዛ በላይ ደግሞ ወታደሮች ተሰቅለዋቸዋል።

ከፍ ያለ ቦታ ተነስቶ አዲስ አበባ ከተማን በማታ ብርሃን ያጥለቀልቃል። በሩቅ ረዣዥም ሕንፃዎች እና ሰማይ ጠቀስ ፎቆች አሉ። ከፊት በኩል ለምለም ሳር እና በብርሃን የተጌጡ የጎዳናዎችና የዛፎች መስመሮች አሉ። ብርሃኑ ከምሽት ጋር እየተቀላቀለ ነው።

ብዙ ተማሪዎች ባሉበት የገጠር ትምህርት ቤት ክፍል ውስጥ ያለውን ሁኔታ ይገልጻል። ተማሪዎቹ በድሮ የእንጨት ጠረጴዛዎች ላይ ተቀምጠዋል። ብዙዎቹ እጃቸውን ወይም እርሳስ ነገር ወደ ላይ በማንሳት ጥያቄ ለመጠየቅ ወይም ለመመለስ ያላቸውን የጋለ ስሜት ይገልጻል።

አንድ ገበሬ ቀላል ቡናማ ጃኬት ለብሶ በጆንያ አፈር ያነሳል፡፡ በስተቀኝ በኩል አንዲት ሴት በሰማያዊ ቀሚስ ጎንበስ ብላ እርሻውን ትሰራለች፡፡ ከበስተጀርባው ረጃጅም የደን ዛፎችና የተነጠሉ ተክሎች በብዛት ይገኛሉ፡፡

በርካታ የእንጨት ቅርጫቶችና ጠረጴዛዎች በፈዛዛ ቢጫ ድንች የተሞሉ ናቸው። ድንቹ በብዛት በገበያ ወይም በእርሻ ማቆሚያ ቦታ ለሽያጭ ቀርበዋል። ከበስተጀር ዋጋው ተቀምጧል።

የጠረጴዛ ቴኒስ ውድድር ነው። ሁለቱ ሴት ተጫዋቾች በጨዋታ ላይ ሲሆኑ ዳኛ እና ሌሎች ተሳታፊዎች በዙሪያው አሉ። ትልቁ ማስታወቂያ ጽሑፍ የያዘ ሲሆን፣ ውድድሩም በጥቅምት 12-19/2024 መካሄዱን ያመለክታል።

ረጃጅም ቀርቀሃዎች ጥቅጥቅ ብለው በሜዳ ላይ ይቆማሉ። የቀርቀሃው ግንዶች ብርቱካናማ እና አረንጓዴ ቀለም አላቸው። ቅጠሎቹ ደግሞ በግንዶቹ አናት ላይ ተንጠልጥለዋል። አውድማው እጅግ ብዙ እና በውበት የተደረደሩ የተፈጥሮ እፅዋትን አካቷል።

ጥቁር ቀለም ያለው ዲጂታል ስማርት ሰዓት፣ ከጥቁር ማሰሪያው ጋር በቡናማ የጨርቅ ዳራ ላይ ተቀምጧል። ሰዓቱ 12፡17 የሚለውን ሰዓት፣ የሳምንቱን ቀን እና የእግር ጉዞ መረጃዎችን ያሳያል። የርቀት፣ ካሎሪ እና የእርምጃ ብዛት ዜሮ መሆናቸውን በግልጽ አስቀምጧል።

አፈራማ ሜዳ ላይ በቁጥር አራት የሚሆኑ ሰዎች "ገና" በመባል የሚታውቅ ጨዋታን እየተጫወቱ ሲሆን፤ ኳሷን የያዟት ሁለት ሰዎች አጎንብሰው ኳሷን ለመያዝ እየሞከሩ ነው ከኋላ ያሉት ሰዎችህ ደግሞ ከፊታቸው ያሉትን ሁለት ሰዎች በአትኩሮት ይመለከታሉ።

የኢትዮጵያ ወታደራዊ ዩኒፎርም የለበሱ ወታደሮችን ያሳያል። ወታደሮቹ በካሙፍላጅ ፒክአፕ መኪና የኋላ መቀመጫ ላይ ተቀምጠዋል። የታጠቁና ለአገልግሎት የተዘጋጁ ናቸው። አንድኛው ቁሞ ይታያል፡፡

ይህ ምስል የዌቻት (WeChat) ፈጣን መልዕክት መላላኪያ አፕሊኬሽን አርማን ያሳያል። አርማውም ሁለት ነጭ የንግግር ቅርጾች በአረንጓዴ ካሬ ላይ ተደራርበውና "WeChat" የሚል ጽሑፍ ከታች የተጻፈበት ሲሆን፣ የማኅበራዊ ትስስርን ይወክላል።

ነጭ ጀርባ ላይ የተቀመጡ አንድ ጥንድ ሴቶች ጫማ አሉ። ጫማዎቹ የሜዳ አህያ ዲዛይን ያላቸው ናቸው። የወጣ የፊት ክፍል እና ጠፍጣፋ ተረከዝ አላቸው። ከጫማዎቹ ጀርባ የጌጣጌጥ ቁልቋል ዓይነት ተክል በትንሽ ማሰሮ ውስጥ ተቀምጧል። ጫማዎቹ በጥንቃቄ ቀርበዋል።

በኢትዮጵያ ዋና ከተማ በቃሊቲ የሚገኘውን የቆሻሻ ውሃ ማጣሪያ የሲቪል እና የኤሌክትሮ መካኒካል ስራዎች ዲዛይን እና ግንባታ የሚል ጽሁፍ በቀይ ቀለም ከላይ ተጽፏል ። ማጣሪያው ቱቦ በሙሉ እየተገነባ ነው ።

መንገድ እየተሰራ ነው ። መንገዱ አፈር ተደልድሎበት ሴራሚክ እየተነጠፈ ነው። በመንገዱ ዳር ላይ ያሉ ዘንባባዎች በጣም ልዩ ውበት ሰጥተውታል። አጥሩ ደግሞ ከቆርቆሮ የተሰራ ነው ። የመብራቱ ግንድ ከመንገዱ ዳር ተተክቷል።

በትልቅ የገበያ መደርደሪያ ላይ ብዙ አይነት ፍራፍሬዎች ተከማችተዋል። በዋናነት ሙዝ፣ ብርቱካን፣ አናናስ፣ ማንጎና አቮካዶ ይገኙበታል። ከጎን በኩል ጥቁር ልብስ የለበሰ ሰው በፍራፍሬዎቹ መሀል ቆሟል።

ከቤት ውጭ በድንጋይ ንጣፍ መንገድ ላይ የተቀመጠ ትልቅ ቁም ሳጥን ቁም ሳጥኑ ግራጫ ቀለም ያለው ነው። ወርቃማ መስመሮች ማስዋቢያ አለው። ለመክፈቻ የሚሆኑ በርካታ መዝጊያዎች እና ሶስት መሳቢያዎች ያሉት የልብስ ለማስቀመጫ ወይም ለማከማቻ የሚያገለግል ነዉ።

አንድ ሰራተኛ የመንገድ ወይም የውሃ አገልግሎት ልብስ ለብሶ ሰማያዊ ኮንቴይነሮችን ያዘዋል። ከሱ በላይ የተቀደደ ሸራ አለ። ስራው በእለት ተእለት የንጽህና እና የውሃ አስተዳደር ውስጥ ያለውን ከባድ የጉልበት ሥራ ነው።

ትኩረቱ ከቤት ውጭ ባለው የእሳት ምድጃ ላይ ተቀምጦ ምግብ የሚብሰልበት ጥቁር ድስት ላይ ነው። ሦስት ትንንሽ ህጻናት በምድጃው ዙሪያ የቆሙ ሲሆን አንዱ ልጅ በእሳት ላይ እየተመለከተ እና ምናልባትም ምግቡን እያዘጋጀ ነው።

በመደብር መግቢያ ላይ ሙዝ፣ አናናስና ሐብሐብን ጨምሮ ብዙ የተለያዩ ፍራፍሬዎች ተደርድረዋል። አንድ ሰው ከፍራፍሬዎቹ አጠገብ ወንበር ላይ ተቀምጦ ስልኩን ይመለከታል።

አንድ የውጪ ሬስቶራንት በብዙ የቡናማ ቀለም ወንበሮችና ጠረጴዛዎች ተሞልቷል፡፡ ሬስቶራንቱ "ዳውንታውን" የተባለ የእንግሊዘኛ ጽሑፍና በአማርኛ የተጻፈ ስም አለው፡፡ ከፊት ለፊት አንድ ሰውዬ ወርቃማ ልብስ ለብሶ ተቀምጧል፡፡

ጥቁር ቀለም ያለው የወንዶች ቆዳ ጫማ ነው። ጫማው መደበኛ ሲሆን በዳንቴል የሚታሰር ነው። ጫማው የሚያብረቀርቅ ሲሆን በጣቱ ጫፍ ላይ ጥልፍ የመሰለ ዲዛይን አለው። ጫማው በነጭ ጠረጴዛ ላይ የተቀመጠ ሲሆን ለቢሮ ወይም ለሠርግ ተስማሚ ነው።

ጥቁር ቀለም ያለው የሴት ጫማ በአንድ የሶፋ ወንበር ላይ ተቀምጧል፤ ጫማው ከላይ ወርቃማ ቀለም ማሰርያ ያለው ነው። ወንበሩ በገመድ ጥልፍ የተሰራ ይመስላል፤ የወንበሩ መቀመጫ ከጨርቅ የተሰራ ነው።

ከጥንት የሮማውያን ሥነ ሕንፃ ጋር በሚመሳሰል መልኩ የተገነባ የድንጋይ ድልድይን አለ። ድልድዩ በተፈጥሮ ድንጋያማ ሸለቆና ለምለም አረንጓዴ ዕፅዋት ባለበት አካባቢ ላይ የተገነባ ሲሆን፣ ከሥሩም የደፈረሰ ውኃ ይታያል።

በስታዲየም ውስጥ በርካታ አትሌቶች በትሬኒንግ ላይ ስፖርት እየሰሩ ነው። አትሌቶቹ እግርን ከፍ አድርጎ በመዘርጋት የተለያዩ ደማቅ አልባሳት (አረንጓዴ፣ ቀይ፣ ሰማያዊ) ለብሰዋል። መልመጃው በፀሐይማ የአየር ሁኔታ ውስጥ በሩጫ እየተከናወነ ነው።

አንድ አስፓልት በመሬት መንሸራተት ለሁለት ተከፍሎ ሁለት አይሱዚዎች ሰው እና እቃ ጭነው ማለፊያ አጥተዋል። ከአስፓልቱ መሀል ላይ ደግሞ ብዙ ሰወች ተሰብስበዋል

በቀላል ቡናማ ቆዳ የተሰራ፣ የተጠላለፉ ማሰሪያዎች ያሉት የዓሣ አጥማጅ ጫማ (ሳንዳል) ሲሆን ጫማው የቁርጭምጭሚት ማሰሪያና ክብ የብረት መቆለፊያ አለው። ነጠላ ጫማው ጥቁር ሲሆን የውስጥ ቆዳው ቡናማ ቀለም ነው። ጫማው ነጭ ዳራ ላይ ፎቶ ተነስቷል።

ትልቅ አዳራሽ በውስጡ በተለያዩ ሰዎች ተሞልቷል። አብዛኛው ህዝብ ነጭና ፈዛዛ ቀለም ያላቸው ልብሶችን ለብሷል። በመድረኩ ላይ ሶስት ሰዎች በሰማያዊ መጋረጃ ፊት ለፊት ተቀምጠዋል። መድረኩ ላይ በወርቃማ ጨርቅ የተጌጠ ጠረጴዛ አለ። ከስሩ የዜና መግለጫ አርዕስት አለ።

የሰው እጅ በጨለማ ውስጥ ላይ፣ በመጠኑ ወደ ቀኝ ጎን ብርሃን በመስጠት የያዘው ብርሃን ሰጪ አምፖል ግልጽ የመስታወት አምፖል አለ፣ ይህም ግልጽ የሆነ ሃሳብን ወይም አዲስ ግኝትን ያመለክታል።

አትክልት እና ፍራፍሬ መሸጫ ቦታ ነው። ጥቅል ጎመን፣ ነጭ ሽንኩርት እና የተለያዩ አትክልት እና ፍራፍሬዎች አሉ። ግማሾች አትክልት እና ፍራፍሬዎች እንዳይደርቁ በጥቁር ላስቲክ ተሸፍነዋል። መሐል ላይ ለመቀመጫነት የተዘጋጀች ብሎኬት አለች። እንዲሁም ቀይ ልብስ እና ባዶ ሀይላንድ አለ።

ስድስት የተለያዩ የጣሪያ አይነቶችን የሚያሳይ የፎቶ ኮላጅ ነው። እነዚህም እንደ ቀይ ሸክላ፣ ጥቁር አስፋልት፣ ግራጫ ድንጋይ እና ቢጫ ብረት ያሉ የተለያዩ ቅርጾችን ያካትታሉ።

በጣም ትልቅ በሆነና ከጠርሙስ በተሰራ ብርጭቆ በአንድ ሰው እጅ ተይዞ አሪፍ ጣዕምና ከለር ያለው ድራፍት ደግሞ ከነአረፋው ከላዩላይ ከድራፍት መቅጃ ማሽኑ እየተቀዳበት ነው።

በቀለማት የተዋበ ቢጫና ጥቁር ቀለም ያለው ሶፋ ነው። የጀርባው እና የቁልፍ ክፍሎቹ በአረንጓዴ እና ጥቁር አበባ ንድፍ ተሸፍነዋል፣ እጆቹም ከቀይ እንጨት የተሠሩ ናቸው። በታች በተንቀሳቃሽ ጎማዎች ተሰርቷል፣ ከወለል ላይ ተቀምጧል።

የመኪና የመንገድ ዳር ህግ አስከባሪ አንፀባራቂ ልብስ ለብሷል። የተለያዩ የደረሰኝ ወረቀቶችን በእጆቹ ይዟል። የቤት መኪና አሽከርካሪዉ ሹፌር ህግ ተላልፎ ቅጣት እየተቀጣ ህግን ማክበር ተገቢ መሆኑን ተረድቷል። ሹፌሩ የቅጣት ወረቀቱን ለመቀበል እጁን ዘርግቷል።

አንድ ነጭ እና ቢጫ ቀለም የተቀባ ክፍል ውስጥ ሙቀት መቀነሻ ኤሲ ተገጥሞለታል ። ኤሲውም ቢጫ ቀለም እተቀባው ግድግዳ ላይ ነው ። በግራ በኩል ደግሞ መስኮቱ ተከፈቶ እረጃጅም ዛፎች ቤቱን ከበውታል ።

ልጃገረዶች እንደ አሸንድየ እና የዘመን መለወጫ የመሳሰሉ በዓላትን በጋራ በሜዳማ ቦታዎች በመሆን እና እንግጫ የተሰኘ ሳርን በመጎንጎን እና የተለያዩ ባህላዊ ጭፈራዎችን በመጨፈር ያሳልፋሉ።

በወርቃማ ቡናማ ቀለም የደረሱ የገብስ ። እሸቶቹ ረዥም ሹል ጸጉር ሲኖራቸው፣ ጠንካራ ብርሃን የዕፅዋቱን ደማቅ ወርቃማ ቀለም ጎላ አድርጎ ያሳያል። በጀርባው የደበዘዘው የቀረው የእርሻው ክፍል ይገኛል።

በቢጫ ሳጥን ውስጥ የታሸጉ በርካታ የቢክ ብዕሮችና ስድስት ሰማያዊ ብዕሮች ከሳጥኑ አጠገብ በነጭ ጀርባ ላይ ተቀምጠዋል። ብዕሮቹ ጥርት ባሉ ቱቦዎችና ሰማያዊ ካፖች አሉ፣ በላዩ ላይ ቢክ የሚል ጽሑፍ አለ።

የእንቁላል ፍርፍር የሚመስል ምግብ በትልቅ ጥቁር ድስት ቀርቧል:: ድስቱ በነጭ ሳህን ላይ የተቀመጠ ሲሆን፣ ሳህኑም በጥቂት የእንጀራ ፍርፋሪዎችና ቅጠላ ቅጠል አሸብርቋል:: ቀይ ጠረጴዛና መጠጦች ከበስተጀርባ ይታያሉ::

ጥርት ያሉ ምስሎችና ቪዲዮዎች የሚጋሩበት የማህበራዊ ሚዲያ ሲሆን ከትልቅ ታዋቂ ሰዎች ጀምሮ በስፋት የሚጠቀሙት ማህበራዊ ሚዲያ ነው። ማህበራዊ ሚዲያ አማካኝነት ገንዘብ መስራት የሚቻል ሲሆን በተጨማሪም ደሞ የግላችንን ሰዎች መናገር እንችላለን።

ብዙ ሰዎች ተሰብስበዋል። ከፊት ለፊት፣ ነጭ የለበሰች አንዲት ሴት በትሪ ላይ ምግብ ለአንድ ወንድ እየሰጠች ነው። ሰውየው ባህላዊ ልብስና ጥምጣም አድርጓል። ከበስተጀርባ ብዙ ሰዎች ተቀምጠዋል ወይም ቆመዋል።

በትልቁ ፍሬ የገበያ መደብ ቆሞ የተለያየ ዓይነት ፍራፍሬዎች በብዛት ተደርድረዋል። ሙዝ፣ ማንጎ፣ ብርቱካን፣ አናናስ፣ ፓፓያ እና ሊሞችን ጨምሮ ሌሎች ፍራፍሬዎችም በቅርጫቶች እና በጋዜጣ ተጠቅልለው ተቀምጠዋል። ከበስተጀርባ ሁለት ሰዎች አሉ።

ሁለት የሩስያና የኢትዮጵያ ባንዴራ ሲሆኑ እነዚህ ሀገራት ርእስ በርስ በፖለቲካ መተሳሰራቸውን የሚያመለክት የባንዲራ ምልክት ነው ። ኢትዮጵያ አረንጓዴ ቢጫ ባንዴራ ሲኖራት ሩሲያ ደሞ በበኩሉዋ ነጭ ሰማያዊ እና ቀይ ሰንደቅ ዓላማ አላት

በኢትዮጵያ ቢዝነስ ሪቪው መጽሔት ሽፋን ላይ ቀይ ጃኬት የለበሰች እና የሚያብረቀርቅ ቀይ ጉትቻ ያደረገች ሴት ነች። ሴትዮዋ ፈገግታ ያላት ሲሆን፣ የሽፋኑ ርዕሶች ስለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ሙሉ ሰሎሞን ይገኛሉ።

ረጃጅም የመስታወት መስኮቶች ባለው ህንፃ ላይ የዳሽን ባንክ ቅርንጫፍ ስም ሰፍሯል። ከጎኑ ጥርሶችን የሚያሳዩ ማስታወቂያዎች እንዲሁም በሐምራዊ ሸራ ላይ የህክምና አገልግሎት ማስታወቂያ ተሰቅሏል።

ሰዎች በከተማ መንገድ ዳር ይሄዳሉ። አንድ ሰው በግራጫና ነጭ ሸሚዝ ቢጫ ቦርሳ ይዞአል። አንዲት ሴት ጃኬት እና ቀሚስ ደርባለች። መንገዱ ዳር በቢጫ አጥር የታጠረ ሲሆን ጥቂት መኪኖች እየነዱ ነው። ከሩቅ ትልልቅ ሕንጻዎችና የፔፕሲ ማስታወቂያ አለ።

ባህላዊ የኢትዮጵያ ቡና ሥነ ሥርዓት ዝግጅት ነው። በመሀል ጥቁር የሸክላ ጀበናው በእጣን ጭስ ውስጥ ሆኖ ይታያል። በርካታ ትናንሽ የቡና ጽዋዎች ቀይ የእንጨት መደርደሪያ ላይ ተቀምጠዋል።

የተለያዩ ጣፋጭ መክሰሶች በሱፐር ማርኬት መደርደሪያ ላይ ተደርድረዋል፡፡ የብዙ ቀለም ያለው "መንቶስ" እና ቢጫ ቀለም ያለው "ኤልዲ" ጣፋጮች አሉ፡፡ ከበስተጀርባው በቢጫ የተጠቀለሉ "ፒክ" የሚሉ መክሰሶች አሉ፡፡

ከአየር ላይ የተነሳ የከተማ መንገድ ትዕይንት ነው። መንገድ ላይ ብዙ መኪኖች፣ አውቶቡሶች እና ሌሎች ተሽከርካሪዎች ሲንቀሳቀሱ በመንገዱ ዙሪያ ባለ ብዙ ፎቅ እና መደበኛ ቤቶች አሉ። በኢትዮጵያ ከተማ ያለውን የትራፊክ እንቅስቃሴ ይገልጻል።

የብራይት ጌም ዞን የተሰኘ የጨዋታ ቦታ እና ሰዉ ለሰዉ ባር እንዲሁም ሬስቶራንት ታፕላያለበትን ህንጻ ነው። ሁለቱንም የሚያሳይ የምሽት ገጽታ ነው። ከስሩ የተዘጉ ቦታዎች ይታያሉ፡፡

አንድ ወጣት ወንድ በጨለማ ብርሃን ውስጥ ተቀምጦ የቀርከሃ ዋሽንት እየነፋ ነው። አዘነ ጎጃም ለብሷል። እጁ ላይ ጌጥ አለ። የኋላው ደብዛዛ ጫካ ይታያል።

በቡናማ የእንጨት ወለል ላይ የተቀመጡ አንድ ጥንድ ጥቁር ክሎግ ወይም ሙል ጫማ ናቸው። ጫማው የቡሽ መሰል ስኒከር ያለውና ወደ ኋላ ክፍት ነው። በላይኛው ክፍል ላይ ወርቃማ መቆለፊያ ያለው ማሰሪያ አለው። ለቀላል አጠቃቀም ተብሎ የተሠራ ነው።

ቡናማ ቀለም ያለው አንድ የጫካ ቁጥቋጦ በአረንጓዴና ጥቁር ቅጠሎች መካከል ቀርቧል፡፡ ቁጥቋጦው ከቅርንጫፎች ላይ የተንጠለጠሉ ቀላል ቡናማ ቀለም ያላቸው ቅርጾች አሉት፡፡ ከበስተጀርባው በደንብ የማይታይ አረንጓዴ ዳራ አለ፡፡

ይህ ምስል በባህላዊ መንገድ የተሠሩ ቅርጫቶችንና መሶቦችን ያሳያል:: ቅርጫቶቹና መሶቦቹ በተለያዩ ቀለማት ያሸበረቁ ሲሆኑ:: ቀይና ጥቁር የተነጠፈ ጨርቅ ላይ ተደርድረዋል:: ሥራዎቹ የእጅ ጥበብ ውጤቶች ይመስላሉ::

በየቦታው እራሳችን እናቤተሰባችንን ከኮሮና ባይረስ በሽታ ለመከላከል ማድረግ ያለብን ነገሮች ተለጥፈዉ እናገኛለን። ከነዛም ዉስጥ እጃችን በአግባቡ መታጠብ ፣ከመጨባበጥ መቆጠብ እና ሌሎችም አሉ ።

ሁለት ወንዶች ጥቁር ልብስ ለብሰው አሉ። አንደኛው ሰው ጎንበስ ብሎ ከሌላኛው ሰው ላይ ባለ ብዙ ቀለም ጨርቅ እየተቀበለ ነው። ከበስተጀርባ የኢትዮጵያ ባንዲራ በከፊል ይታያል፣ ይህም ሥነ ሥርዓታዊ ቦታ መሆኑን ያመለክታል።

በእጅ የተያዙ ጥራጥሬዎች ወይም አተር ናቸው። አተሮቹ ለምለም አረንጓዴ እና አዲስ ናቸው። ከበስተጀርባ ትልቅ የእርሻ ቦታ ሲታይ፣ አተሩ ገና ከእርሻ እንደተሰበሰበ ያመለክታል። ይህም የግብርና ምርትን እና ጤናማ ምግብን ይገልጻል።

አንዲት ሴት በኢትዮጵያ ባንዲራ የተሰራውን ጓዴ ቢጫ ቀይ ጎጃም አዘነ ፎጣ ልብሳ በኢትዮጵያ ከፍተኛ ተራሮች ላይ ለመመሰጥ እየሞከረች ነው። ቦታውም እንደምንመለከተው በጣም የሚያምር እና ሳቢ የሆነ መልክኣምድር ነው ።

በርካታ ወንዶች በጋራ እየተራመዱ ነው። መካከላቸው ረጅም ነጭ ፀጉር ያለው ሽማግሌ ወታደራዊ የደንብ ልብስ ለብሷል። ሰዎቹ ባህላዊ የጦር መሳሪያና በትር ይዘው ብቅ ብለዋል። ትዕይንቱ የፊልም ወይንም የቴአትር አቀራረብ ይዟል። ሰልፉ ድራማዊና ጠንካራ ስሜት አለው።

ሁለት ማብሰያዎች ያሉት ጥቁር ቀለም ያለው ኤሌክትሪክ ምድጃ ነው። የምድጃው በር ተከፍቷል፤ በውስጡም አንድ ጥቁር ክብ መጥበሻ መደርደሪያ ላይ ተቀምጧል።

የቆመ ነጭ ባለሶስት ጎማ ተሽከርካሪ ወይም ባጃጅ ይታያል። ተሽከርካሪው ከፊት በኩል ጥቁር መከላከያ እና ከላይ ሰማያዊ መብራቶች አሉት። አንድ ሰው የመንጃ ወንበር ላይ ተቀምጦ ሲታይ፣ በዝናብ መጥረጊያ መስታወት ላይ ቀይ ጽሑፍ ያለበት ወረቀት ተለጥፏል።

አራት ሴቶች ልጆች ቁመዋል ። የቆሙትን ከውሃ ከጣና ዳር ነው ። የህፃናቶች ሳቅ ደስ የሚል ፈገግታ አለው ። ሁሉም ፃናቶች ጸጉራቸውን ቆርጠው ፍሪዝ አድርገውታል። ከጀርባቸው ያለው ሀይቅ ውሃው መካከል የተቆለለ ድንጋይ አለ።

በሐገር ባህል ልብስ ያጌጡ ወንድና ሴት ጥንዶችን ያሳያል። ሁለቱም በፍቅር ፈገግታ ተያይተዋል፤ ይህ ደግሞ የባህል ሰርግ ወይም ቅድመ-ሰርግ ፎቶ እንደሆነ ይጠቁማል።

የካሜራ መዋቢያ የለበሰ ወታደራዊ ሰው በጠረጴዛ ፊት ተቀምጧል። የወይራ አረንጓዴ ኮፍያና የትከሻ ደረጃዎችን ለብሷል። እጁን ከፍ አድርጎ ለብዙ ማይክሮፎኖች ንግግር ያደርጋል። ከኋላው የኢትዮጵያ ባንዲራ በግማሽ አለ፤ እንዲሁም የእርሳስና የሞባይል ስልኮች በጠረጴዛው ላይ ተቀምጠዋል፡፡

ይህ ምስል በዋናነት በድርቀት ምክንያት የተሰነጠቀች ደረቅ መሬት ያሳያል። ከታች ደግሞ የኢ.ቢ.ኤስ. (EBS) ቴሌቪዥን የዜና መግለጫ ፅሁፍ በአማርኛ ተጽፎ ይታያል። መግለጫውም ስለ ዝናብ እጥረት ወይም አስቸኳይ ሁኔታ የሚያወራ ይመስላል።

ቡኒ ቀለም ያለው የእንጨት አልጋ ተገልጿል። የአልጋው ፍሬም ለዕቃዎች ማስቀመጫነት የሚያገለግል ክፍት ሆኗል። የተለያዩ ልብሶች፣ ብርድ ልብሶች እና ሳጥኖች በውስጡ ተደርድረዋል። ትራስ የተደረገበት ሰፊ የመስኮት ወንበር በግራ በኩል ይታያል። ግድግዳው ሁለት የዘመናዊ ሥዕል ስራዎች ተሰቅለዋል።

በጥቁር ሶል ላይ የተቀረጹ እና የኢትዮጵያን ባንዲራ ቀለሞች (አረንጓዴ፣ ቢጫና ቀይ) ያሳዩ ስኒከር ጫማዎችን ። በጫማዎቹ ላይ 'ኢትዮጵያ' የሚል ጽሑፍ እና የኢትዮጵያ አርማ ታትሟል።

"ተሻዬ ኦቾሎኒ ቅቤ" የሚል ስም ያለው የምርት እሽግ ነው። እሽጉ ብርቱካናማ ክዳንና ነጭ የፕላስቲክ ዕቃ አለው። ከፊት ለፊቱ ባለው መለያ ላይ የኦቾሎኒ ምስል እንዲሁም በአማርኛና በእንግሊዝኛ ጽሑፎች ቀርበዋል።

በፈረስ ላይ የተቀመጠ አንድ ጀግና ታሪካዊ ሐውልት ነው። ሐውልቱ በትልቅ መሠረት ላይ ቆሟል፤ በአረንጓዴ የአትክልት ስፍራ እና በሰማያዊ ሰማይ የተከበበ ነው። ከበስተጀርባ የከተማ ህንፃዎች እና የዘንባባ ዛፍ አለ።

የወርቃማ ብረት ቀለበት ፍሬም ከፊል ክብ ቅርጽ ይዞ ግድግዳው ላይ ተሰቅሏል። ነጭ፣ ቀላል ቡኒ፣ አረንጓዴና ወርቃማ ፊኛዎች በቅስት ቅርጽ በፍሬሙ ላይኛው ክፍል ላይ ተሰርተዋል። ከታች ባለ ሶስት ደረጃ የወርቅ ማቆሚያ ወንበር አለ።

በንጹህ ነጭ ሳህን ላይ የተቀመጠ የኢትዮጵያ ምግብ ነው። በዙሪያው በከፊል የተጠቀለለ ለስላሳ እንጀራ አለ። በመሃል ላይ ደግሞ የብርቱካን ቀይ ቀለም ያለው፣ ሽሮ ወጥ ተቀምጧል። ይህ ባህላዊ ምግብ የሀገሪቱን ቅርስ ይወክላል።

የቆሻሻ ማጠራቀሚያ ቦታ ያሳያል። ነጭ ትልቅ ቆሻሻ ጫኝ መኪና ክምር ቆሻሻ ሲያወርድ፣ ቢጫ ቁፋሮ ማሽን ቆሻሻውን በክራር እየያዘውና እየደፋ ይታያል።

ይህ ተክል በቅጠል መሀል የሚወጣ ረጅም ግንድ አለው። ግንዱ ላይ ያሉት ደማቅ ቀይ እና ብርቱካናማ አበቦች ወደ ታች ቢጫ ወይም ወርቃማ ቀለም እየቀየሩ ይሄዳሉ። ቀለሙ በሰፊው የሚታወቅ አይነት መልክ ይሰጣል። በተፈጥሮው ከአፍሪካ የመጣ ሲሆን ብዙ የአበባ ማር አለው።

ጥቁር የሸክላ ድስቶች ከነ ክዳኖቻቸው በነጭ መጋረጃ ፊትለፊት ተደርድረው ቀርበዋል። እያንዳንዱ ድስቶች በጎን በኩል ትንሽ መያዣ አለው። ከማሰሮዎቹ አንዱ የብረት ወንፊት የሚመስል ነገር ከጎኑ አለው።

ክብ ቅርጽ ያለው ነጭ የብረት ማቆሚያ በበርካታ አበቦች ያጌጠ ነው፡፡ አበቦቹ ሐምራዊና ቀላል ብርቱካናማ ቀለም ሲኖራቸው በነጭ መጋረጃ ፊት ለፊት ተቀምጠዋል፡፡ ከማቆሚያው ታች ቀላል ቡናማ ወንበርና ብርጭቆዎች አሉ፡፡

ቡና በሚፈላበት ጊዜ የሚቀራርቡ ዉበትን የሚሰጡት እቃዎች ናቸው ።ሲኒ እስከ ሮኮቦቱ፣ በሚያምር ዲዛይን የተሰሩ ስፌቶች ወይም ፈንድሻ የያዘ እቃ ያሉበት ነው።

ሶስት የሚያምር ፈገግታ ያላቸው ህጻናት አንዳቸው በአንዳቸው ላይ አገጫቸውን አስደግፈው ተያይዘው ቆመዋል። ታች ላይ ያለችው ልጅ ባህላዊ ይዘት ያለው መቀመጫ ላይ ተቀምጣለች በአንድ እጇም ሌላኛውን ተደግፋለች።

የሰርግ ሊሞዚን መኪና ። ነጭ፣ ረዥም የሆነችው መኪናው በቦኔቷ ላይ በብዙ የአበባ ዝግጅት ያጌጠ ሲሆን፣ የኢትዮጵያ የሰሌዳ ቁጥርም አለው። ከጀርባ ዛፎች አሉ።

የቫይበር መልዕክት መላላኪያ መተግበሪያን አርማ ። አርማው ነጭ ቀለም ያለው የመነጋገሪያ ቅርፅ ያለው ፍሬም ሲሆን፣ በውስጡም የቫይበር ቃልና የጆሮ ስልክ ምልክት ይታያል። አጠቃላይ ዳራው ጥልቅ ወይን ጠጅ ቀለም ነው።

ሦስት ቀሳውስት የወርቅ ጥልፍ ያላቸው ነጭ ካባ ለብሰው ከመሬት በታች ባለው ዋሻ ውስጥ ወደ ብርሃን ይሄዳሉ። ከመካከላቸው አንዱ ወርቃማ መስቀልና በላዩ ቀይና ወርቃማ ጃንጥላ ይዟል። ዋሻው ጨለማ ሲሆን፣ ከግራ በኩል ቀይ መጋረጃዎች አለው።

የጉምሩክ ኮሚሽን አርማ አለ። በሰማያዊ እጆች የተያዙ የገንዘብ ክምር በቢጫ ቀስት ይሽከረከራል አለ። ከስር በአማርኛ እና በእንግሊዝኛ የኮሚሽኑ ስም ተጽፏል።

ከፊት ቀርቦ የተነሳ ቢጫ ቀለም ያለው ባለሶስት ጎማ ታክሲ አለ። ተሽከርካሪው ሁለቱ በሮች ክፍት ሆነው ቁሟል። ፊት ለፊት ትላልቅ ክብ መብራቶች እና በመካከሉ ደግሞ ጥቁር ማስጌጫ ያለው ዘመናዊ መልክ አለው።

የጋራጅ ባለሞያወች እሚጠቀሙት የ ጋራጅ መሳርያ ሲሆን ስሙም ጅሪል ይባላል ብሎኖችንን ለማጥበቅና ለማላላት የሚውል በኤሌክትሪክ የሚሰራ መሳርያ ነው ። የጋራጅ ባለሞያወች በስፉት ይጠቀሙታል።

ታዋቂው የእግር ኳስ ተጫዋች ሮበርት ሌዋንዶቭስኪን ነው ። እሱ በ2020 ከባየር ሙኒክ ጋር ያገኘውን የዩኤኤፍ ቻምፒየንስ ሊግ ዋንጫ በደስታ እያነሳ ነው ። ይህም የታላቅ ስፖርታዊ ድልን ያመለክታል።

ከእንጨትና ከግራጫ ቀለም የተሠራ ባለአምስት በር ልብስ ማስቀመጫ ክፍል ውስጥ አለ። አራት የግራጫ ቀለም ያላቸው በሮች ከጫፍ ላይ ሲገኙ፣ መሃል ላይ ደግሞ ሁለት ረጅም የእንጨት በሮች እና ሁለት መሳቢያዎች አሉ።

ረዥም ጭራ እና ከጀርባው የሾለ ክንፍ የሚመስል ያለው አረንጓዴ እንሽላሊት በዛፍ ቅርንጫፍ ላይ ተቀምጧል። መልኩ ባሲሊስክ ከሚባል እንሽላሊት ዝርያ ጋር ይመሳሰላል፤ ይህም የአፍሪካ ደኖች አካል ሊሆን ይችላል።

አንድ ተማሪ ወይም ተመራማሪ በቤተ-ሙከራ ውስጥ ሲእየሰራ ነው። ነጭ የላብራቶሪ ካፖርት ለብሶ በአጉሊ መነጽር (ማይክሮስኮፕ) በጥልቀት እየተመለከተ ነው። ከበስተጀርባም ሌሎች ተማሪዎች በሳይንስ ወይም በጤና ጥናት ውስጥ ተሰማርተዋል።

ረጃጅም እንጨቶች እንደ ግድግዳ ተደርድረው በግንባታ ላይ ያለ ረጅም ቤት ነው። በርካታ ሰዎች ግድግዳውን በጭቃ እየለሰኑ ነው። ሁለት ሰዎች ከፊት በኩል ቆመው ግድግዳው ላይ ጭቃ እያደረጉ ነው። ከበስተቀኝ ሌሎች ሰዎች በደረጃ ላይ ወጥተው እየሰሩ ነው።

የኢትዮጵያ ብሔራዊ ባንክ አርማ ሲሆን ክብ ጥቁር ሰማያዊ ዳራ አለው። በወርቃማ ቀለም የአማርኛ ጽሑፍ በውስጥ በኩል ተጽፏል። ከስር ደግሞ በእንግሊዝኛ "NATIONAL BANK OF ETHIOPIA" የሚል ጽሑፍ ተጽፏል።

የኢየሱስ ክርስቶስን የእግር ማጠብ ሥነ-ሥርዓት ያሳያል። ኢየሱስ በቢጫ ልብስ እና ቀይ አንሶላ ተንበርክኮ የሰውን እግር በገንዳ ውስጥ ያጥባል። ሌሎች ሐዋርያትም በአጠገቡ ቆመው ቅዱስ ድርጊቱን ተመልክተዋል። ሥራው የ ኢትዮጵያ ሃይማኖታዊ ጥበብን ይወክላል።

ቅቤ ነጭ ቀለም ያለው ከእንስሳት ተዋፅኦ የሚገኝ የቅባት አይነት ነው። ቅቤ ወተትን በማርጋት እና ከረጋ በኋላ በደንብ በማንቀሳቀስ (በመግፋት) ይዘጋጃል። ለምግብ እና ለፀጉር ቅባት አገልግሎት ይውላል።

ቀይ ማሊያ የለበሰ ተጫዋች ኳስ ይዞ ከሁለት ሰማያዊ ማሊያ ካደረጉ ተጋጣሚዎች ለመውጣት እየታገለ ነው። እያንዳንዱ ተጫዋች ሜዳ ላይ በነፃነት ኳሱን ለመቆጣጠር ይሯሯጣል።

ባህላዊ የኢትዮጵያ ልብስ ለብሳ የፋሽን ትዕይንት ላይ ትገኛለች ። ልብሱ በጥልፍ መስቀሎች እና ቀለል ያለ አረንጓዴ ቀለም የተዋበ ነው ። በስተጀርባ ብዙ ተመልካቾች ቆመው አሉ ይህም የህዝብ ዝግጅት መሆኑን ያመላክታል።

የኢትዮጵያ ልዑካን ቡድን አባላትን ናቸው። ዋና ዋናዎቹ አትሌቶች ቢጫ ልብስ ለብሰው፣ የተቀሩት ደግሞ በባህላዊ እና ዘመናዊ ልብሶች ለብሰው ቁማዋል። ሁሉም ማለት ይቻላል የኢትዮጵያን ባንዲራ ይዘው ቆመዋል፣ ይህም በውጪ ሀገር ለሀገራቸው ድጋፍና ውክልና መስጠታቸውን ያመለክታል።

በግጦሽ መሬት ላይ አራት ትላልቅ የደረቁ ገለባ ክምርዎች በረድፍ አሉ። ከበስተጀርባ ጥቅጥቅ ያሉ ረዣዥም ዛፎች አሉ። ከዛፎቹ በታች በሳር የተሸፈኑ ባህላዊ ጎጆ ቤቶች በከፊልአሉ።

ጥቁርና ነጭ ቀለም ያለው የማንዳላ ቅርጽ ያለው ጨርቅ በአልጋው ራስ ግድግዳ ላይ ተሰቅሏል፡፡ ቀላል ቢጫ መብራቶች በጨርቁ የላይኛው ክፍል ላይ ተዘርግተዋል፡፡ ከአልጋው ላይ ሁለት ነጭ ትራሶች እና አንሶላ አሉ፡፡

ከአረንጓዴ ቅጠሎች በስተጀርባ የተንጠለጠሉ በመብሰል ላይ ያሉ ብርቱካን (ወይም ተመሳሳይ ፍሬዎች) ያሳያል። ፍሬዎቹ አረንጓዴ እና ቢጫ ቀለሞች የተደበላለቁበት ሲሆን በዛፉ ላይ በከፍተኛ መጠን ተጠምጥመው ይታያሉ። ዛፉ ለምለም በመሆኑ ፍሬው ተትረፍርፎ እየተሰበሰበ ነው።

ከፊት ለፊት ደማቅ ሰማያዊ ቀለም የተቀባ ቤት ይታያል። የቤቱ ግድግዳዎች ያልተስተካከለ ገጽታ ሲኖራቸው ከታች በኩል ደግሞ የጭቃና የአፈር ክምችት ይታያል። ወደ ቤቱ የሚገባው በር ግማሽ የተከፈተ ሲሆን ከእንጨት የተሰራ ነው።

ትልቅ የከብት ገበያ በከፍታ ላይ አለ። እጅግ በጣም ብዙ ከብቶችና ብዙ ገበያተኞች በአንድ ላይ ተሰብስበዋል። ከበስተጀርባው የገጠር ከተማ ቤቶችና ተራሮች አሉ።

ከቴሌብርና ኢትዮ ቴሌኮም ለኢድ አል-ፈጥር በዓል የተሰራ ማስታወቂያ፣ ነጭ ጥምጣም እና ረዥም ልብስ የለበሰ ወንድ እና አረንጓዴ ሻሽ የለበሰች ሴት ፈገግ ብለው ሞባይላቸውን ሲመለከቱ ይታያል። "መልካም በዓል!" የሚል ጽሑፍና እስከ 25% ጉርሻ የሚያሳይ ጥቅስ ተጽፏል።

እነዚህ የኤሌክትሮኒክስ እቃዎች ናቸው ። ደስክቶፕ ፣ ኪይቦርድ እና ሞኒተር ናቸዉ ። ነጭ ጠረጴዛ ላይ ተቀምጠዋል ። ደስክቶፑ ተከፍቶ የሚያም የገጽ ማስጀመሪያ ይዟል ። አረንጓዴ የሆነ ቦታና ደመናማ ሰማይ ነው።

ዘመናዊውና ክብ ቅርጽ ያለው ስታዲየም ከውጪው በኩል ቆሟል። ከስታዲየሙ ፊት ለፊት ሰፊ አረንጓዴ የሳር ሜዳና የመንገድ ጠጠር መንገዶች አሉ። ሰማዩ ንፁህና ደማቅ ብርሃን አለው።

ሁለት ሕፃናት በጨለማማ ምሽት ላይ በቆሻሻ መሬት ላይ ያለ ጫማ ቆመው አንደኛው በሰማያዊ ልብስ ሌላኛው ደግሞ በነጭ ልብስ ሆኖ በብርቱካንማ ግድግዳ ፊት ለፊት ተቃቅፈው አሉ።

ጥቁር ካባ የለበሰች ሙሽራና ጥቁር ሱፍ የለበሰ ሙሽራ በቤተክርስቲያን ውስጥ ቆመው የጋብቻ ስነ ስርአት እየፈጸሙ ነው። ጥንዶቹ በወርቃማ ጥልፍ የተዋበ ባህላዊ የተክሊል ዘውዶች እና ካባዎች ለብሰዋል። በስተጀርባ በሃይማኖታዊ ልብስ የተሸፈኑ ካህናት አሉ።

መግቢያው በድንጋይ እና በሸምበቆ የተሰራ ሲሆን፣ ክብ ቅርጽ ያለው በገለባ የተሸፈነ ጣሪያ አለው። በጣሪያው ፊት ለፊት በቢጫ ፊደላት "ENTOTO PARK" የሚል ጽሑፍ አለ። ከጽሑፉ ግራና ቀኝ ያሉ አንዳንድ ፊደሎች በዛፎች ተሸፍነዋል።

የተለያዩ ንግዶች ያሉበትን የሕንፃ ፊትለፊት ይገልጻል። ከላይ "ብራይት ጌም ዞን" የሚል የመዝናኛ ቦታ ምልክት አለው። ከስር ደግሞ "ሰዉ ለሰዉ ባር እና ሬስቶራንት" የሚል ምግብ ቤት እና መጠጥ ቤት ማስታወቂያ አለ። በአጠቃላይ የከተማውን የምሽት እንቅስቃሴ ይገልጻል።

ከማር ወለላዎች በተሞላ ንብ ማርቢያ ውስጥ የሚሰራ ሰው ። በማዕከሉ ውስጥ የተደረደሩ በርካታ የማር ሳጥኖች እና በትልቅ መዋቅር ላይ የተንጠለጠሉ ማር ወለላዎች ይገኛሉ።

አንዲት ፊቷን ሜካፕ የተሰራች ሴት ከነጭ የጀርባ ምስል ጋር ያሳያል፤ ፀጉሯ ጥቁር፣ በጣም ብዙ እና ረጅም ነው፤ ወርቃማ ቀለም ያላቸው የጆሮ፣ የአንገትና የእጅ ጌጦችን አድርጋለች፤ እጇን ደረቷ ላይ አድርጋ ይታያል፤ ነጭ የጥፍር ቀለም ተቀብታለች።

ትልቅ እና ነጭ ቀለም ያለው የፍሪዘር ሳጥን (ቼስት ፍሪዘር) ነው ። ፍሪዘሩ ቀጥ ያለ ቅርጽ ያለው ሲሆን ፣ በነጭ የጡብ ግድግዳ ፊት ለፊት በጨለማ ወለል ላይ ቆሟል። በማዕዘኑ ላይ አነስተኛ መቆጣጠሪያ መብራቶች አሉ።

ሰማያዊና ነጭ የሆነች "ንጋት" የተሰኘች ትንሽ መርከብ ውሀ ላይ ትጓዛለች። በመርከቢቱ የላይኛው ክፍል ላይ የኢትዮጵያ ሰንደቅ ዓላማ ይውለበለባል። በተሳፋሪ መደቡ ውስጥ ሰዎች አሉ፤ መርከቡ በውሃው ላይ ሞገድ ይፈጥራል። ከጀርባው የባህር ዳርቻና ጥርት ያለ ሰማይ አለ።

ደማቅ ብርቱካናማ ደረት እና ግራጫ ጭንቅላት ያለውን ትንሽ ወፍ ያሳያል። ወፏ በ ጨለማና ቡናማ በሆነ ነገር ላይ ቆማለች። ነጭና ጥቁር ክንፎች ያሏት ሲሆን ዳራው ደግሞ ለስላሳና ብርሃናማ ነው። የወፏ ቀለሞች በግልጽ ተቀምጧል።

አራት ማዕዘን ቅርጽ ያለው ትንሽ የፀሐይ ብርሃን ሰብሳቢ እና ነጭ የኤልኢዲ መብራት አምፑል በጠረጴዛ ላይ ተቀምጠዋል። ሁለቱም ጥቁር ገመድ በመጠቀም የተያያዙ ናቸው። ነጭ እና ቡኒ በሚመስል የእብነበረድ ወይም የሴራሚክ ገጽ ላይ ተቀምጧል።

ይህ ክብ ቅርጽ ያለው የኢ.ፌ.ዲ.ሪ. መከላከያ ሠራዊት አርማ ነው። በማዕከሉ ቀይ ዳራ ላይ በሰማያዊ ክብ ውስጥ የወርቅ ኮከብ አለ። በኮከቡ ዙሪያ ክንፎች፣ ጠመንጃ እና ሰይፍ ተሰቅለዋል። አረንጓዴ ቅጠል እና የባንዲራ ቀለሞች አርማውን ከታች ይከብቡታል።

ትልቁን የጣና ፏፏቴ ወይም ጢስ እሳት ያሳያል። የፏፏቴው ውሃ ቡናማ ሆኖ በኃይል ይወርዳል። በዙሪያው አረንጓዴ ተፈጥሮና ዛፎች ይገኛሉ፤ ይህ የተፈጥሮ ውበት የሚታይበት ስፍራ ነው።

አንድ በዕድሜ የገፉ ሰው የቅርብ ቅርጽ ሲሆን፣ አጭር ግራጫማ ፀጉርና ግልጽ የሆኑ ፊቶች ላይ የሚታዩ መስመሮች አሉት። ሰውየው በፈገግታ የሚመለከት ሲሆን፣ ነጭ የአንገት ልብስ ወይም ሻሽ ለብሷል። ግንባሩ ላይ ሁለት ትናንሽ ነጭ ምልክቶች አሉት።

የቅድስተ ማርያም ዩኒቨርስቲ የማስታወቂያ ወረቀት ፤ ወረቀቱ ከላይ ቀኝ ጠርዝ አካባቢ ቢጫ ቀለም ፣ ከግራ ጠርዝ እስከ መካከል ድረስ የእንግሊዘኛ ፊደል ያለበት በቀይ ቀለም አጠቃላይ በቀይ እና በቢጫ ቀለም የደመቀ የማስታወቂያ አይነት ነዉ።

ባቄላና አትክልት የተቀላቀለበት የተፈጨ የእህል ምግብ በነጭ ሳህን ላይ በሾጣጣ ቅርጽ ተቀምጧል። ምግቡ ላይ ቅጠላ ቅጠሎችና የሩዋንዳ ቅጠል ተቀምጠዋል። ጥቁር የሾርባ ማንኪያ ከምግቡ ጎን ይገኛል። ከጀርባ የእንጨት ጠረጴዛና ግልጽ ብርጭቆ ውስጥ ያለ መጠጥ አለ።

ከክብ ቅርጽ የተሰራው የፋሲል ግቢ ቅርስ፣ በታሪክ ነፃነት የተገኘበትን ዘመን ይመሰክራል። በዙሪያው በደረቅ የሳር መሬት ላይ ቆመው ያሉት ሰዎች የግቢውን ታላቅነት በሰፊው ይጎበኛሉ።

የመሐላ ሥነ-ሥርዓት ነው። ሁለቱ ሰዎች፣ አንደኛው በመደበኛ ልብስና ጭንብል ሌላኛው ደግሞ በአካዳሚያዊ ልብስ (ጋውን) ለብሳ እጃቸውን ወደ ላይ አንስተው በመድረክ ላይ ናቸው። ከበስተጀርባ የተለያዩ አገሮች ባንዲራዎች አሉ፤ ይህም ስብሰባው ዓለም አቀፍ ወይም ክልላዊ መሆኑን ያመለክታል።

ይህ ቀይ-ቡናማ ቀለም ያለው ቀበሮ ጥቅጥቅ ባለ የቁጥቋጦ ስፍራ ውስጥ ወደ ግራ ይራመዳል። ጎልቶ የሚታይ ነጭ አፉ፣ ጉሮሮና ጅራቱ ጫፍ አለው። ከበስተጀርባው ደብዘዝ ያለ ግራጫ ተራራና እጽዋት ይገኛሉ።

አንድ ወጣት በብርቱካናማና ጥቁር ሸሚዝ የአህያ ጋሪ እየነዳ ነው። ጋሪው ላይ ለትራንስፖርት የሚያገለግሉ ትልልቅ ቢጫ ጀሪካኖች ተጭነዋል። ከኋላ ደግሞ ሁለት ልጆች ጋሪውን እየገፉ ነው። ይህ ትዕይንት የመንገድ ዳር ትራንስፖርትን አለ።

የኢትዮ ቴሌኮም እና ቴሌብር የጋራ ማስታወቂያ ነው። "ክፍያዎን በቴሌብር ይፈጽሙ!" የሚል መልዕክት ያስተላልፋል። ተጠቃሚዎች ክፍያ ሲፈጽሙ 1ኛ፣ 2ኛ እና 3ኛ ሽልማት ዕድል እንዳላቸው ይናገራል። ዋናው ዓላማ የቴሌብርን አገልግሎት ለማስተዋወቅ ነው።

ከላይ የልጆች ስዕሎች ያለበት የትምህርት ቤት ግድግዳ ነው። በግድግዳው ላይ በእንግሊዝኛ የተጻፈ ደማቅ ቀለም ያለው ጽሑፍ አለ። ግራፍቲው ተጫዋች የሆኑ ልጆች ምስሎች ያሉት ሲሆን፣ ከጽሑፉ ጋር ተቀናጅቶ የእድገትን ነፃነት ይገልጻል።

ወታደራዊ ልብስ የለበሱ ወንዶች በደስታ ተሰብስበዋል። ሁሉም ከፍ አድርገው በያዙት ጠብመንጃ ፈገግ አሉ። በደንብ በሰለጠነ ሃይል የተካሄደ ሰልፍ የወታደር ቡድን የውትድርናውን እንቅስቃሴ ያጠናቀቀበት ነው።

በድባብ ውስጥ በሚገኝ መድረክ ላይ፣ የኢትዮጵያ ባህላዊ አልባሳትን የለበሱ ወጣት ዘፋኞች እና ዳንሰኞች እየተጫወቱ ነው። አንዳንድ ወንዶች አረንጓዴና ነጭ ልብስ ለብሰው ሲያጨበጭቡ፣ ደማቅ ሮዝ ልብስ የለበሰች ሴት ደግሞ በኃይል እየጨፈረች ነው።

የባህል ትርዒት ነው። ወንዶችና ሴቶች ነጭ ባህላዊ ልብሶችን ለብሰው መድረክ ላይ እየጨፈሩ ነው። ሴቶቹ ረጅም ኩርንችት ጸጉር ሲኖራቸው፣ ወንዶቹ ደግሞ ቀይ ቀበቶ አስረዋል። ከበስተጀርባ ሰማያዊ ዳራ እና አማርኛ ጽሑፎች አሉ።

አንድ ቢጫ የኒዶ ወተት ጣሳ ። ጣሳው በእንግሊዘኛ እና በአረብኛ ጽሑፎችን የያዘ ሲሆን፣ 28% የወተት ስብ መያዙን ያመለክታል። የ400 ግራም የተጣራ ክብደት መረጃ ከታች ተጽፏል።

ከሸክላ የተሰራ ጀበናን ተጠቅመን ቡና እናፈላለን። ይህም እጅግ በጣም ጣፋጭ የሆነ ቡና እንዲሆን ያግዛል። ይህ ጀበና በእደ ጥበብ ስራ የተካኑ ሰዎች የሚሰራ ነው።

ሁለት የጤና ባለሙያዎች ነጭ ጋወን ለብሰውና ነጭ ጓንት አድርገው የአንድ ወጣት ታካሚ ትከሻ ላይ እጃቸውን ጭነው ሲያሻሹ፣ ታካሚውም የብር አንገት ጌጥ ለብሶ ግማሽ ሰውነቱ ቀረጻ ይታያል ።

ዘመናዊ የውስጥ ክፍል ሲሆን ከእንጨት የተሰራ ተንሳፋፊ የሚመስል ደረጃ አለ። የደረጃዎቹ መጀመሪያ ሰፊ የእንጨት መድረክ ሲሆን ወደ ላይ በብረት ሽቦዎች የታጠረ ነው። በቀኝ ግድግዳ ላይ ባለቀለም ረቂቅ ስዕል አለ።

ለልደት በዓል በብር ቀለም ያጌጠ ክፍል ነው። ትልልቅ የእንግሊዘኛ ፊደላት በፎይል ፊኛዎች ተሠርተዋል። የብር ዳራ መጋረጃዎችና ነጭና ግራጫ ፊኛዎች አሉ። በስተቀኝ በ"I love U" መልክ የበራ የልብ ቅርጽ አለ። ይህም ለፎቶ ማንሳት የተዘጋጀ ድግስ ነው።

ከግራ ወደ ቀኝ፣ ከትንሽ ወደ ትልቅ የተቀመጡ የሲም ካርድ አይነቶች አሉ። እነሱም ኢሲም (eSIM/MFF2)፣ ናኖ ሲም (Nano SIM/4FF)፣ ማይክሮ ሲም (Micro SIM/3FF) እና ሚኒ ሲም (Mini SIM/2FF) የሚባሉትን ያካትታሉ።

በዚህ ምስል ላይ በርካታ የነዳጅ ጫኝ ከባድ መኪናዎች በአንድ ረድፍ ላይ ተሰልፈው በመንገድ እየተጓዙ ነው። መኪናዎቹ ነዳጅን ወደተለያዩ አካባቢዎች በማጓጓዝ ላይ ያሉ ሲሆን፣ ከፊት ለፊታቸው አንድ ትንሽ ነጭ መኪና ይገኛል።

አንድ ህጻን በጭቃማ መንገድ ላይ ሁለት የሳር ክዳን ያላቸው ቤቶችን አልፎ እየሮጠ ነው። መንገዱ በሁለቱም በኩል በለመለመ አረንጓዴ ሳር የተከበበ ሲሆን፣ ዳራው በደመና የተሸፈነ ሰማይ ነው።

የፈተና መልስ መስጫ ወረቀት ። አንድ እጅ እርሳስ በመጠቀም ለጥያቄ ቁጥር 45 መልስ 'A' የሚለውን ክብ ሲሞላ ይታያል። ብዙ የተሞሉና ያልተሞሉ የምርጫ ክቦች አሉ።

በብዙ ነጭና ሮዝ አበባዎች የተሞላ ሰፋ ያለ አዳራሽ ለሠርግ ወይም ለሌላ ዝግጅት ያጌጠ ነው። መድረኩ ላይ ነጭ ቀለም ያላቸው ሁለት ዙፋን መሰል ወንበሮች በጠረጴዛዎች እና በሻማዎች ተከበዋል። የክፍሉ ወለል በነጭ ምንጣፍ የተሸፈነ ነው፡፡

አንድ ሰው በእንጨት በተሠራ አጥር ውስጥ በአፈር የተሞላ ቦታን በዶማ እየኮተኮተ ። ሰውየው ረጅም እጀታ ያለው ግራጫ ልብስ ለብሷል። ከበስተጀርባ የተትረፈረፈ አረንጓዴ የእርሻ ቦታ ይታያል

የውስጥ መጠጥ ቤት (ባር) ያሳያል፤ ከእንጨት የተሰራ ሲሆን፣ የሰሌዳ ስክሪን በእግር ኳስ ጨዋታ ላይ ነው። መደርደሪያዎቹ በሄክሳጎን ቅርጽ በጠርሙስ ያጌጡ ናቸው፤ ከፊት ለፊትም ወንበሮች ይገኛሉ።

አንድ ሰው በቀላል ቡናማ ሸሚዝ የሌላውን ሰው እጅ ሲያሻሽ ቀርቧል፡፡ የሚታሸው እጅ በቆዳው ላይ ዘይት አለው፡፡ አንደኛው እጅ ላይ ወርቃማ ቀለበት አለ፡፡

ፈገግታ ያላት አንዲት ወጣት ሴት ቢጫ ዳራ ባለው ማስታወቂያ ላይ ትገኛለች። ሴትየዋ ቀይ ልብስ ለብሳ የስልክ እና የወርቅ ቪዛ ካርድ ይዛለች። በአማርኛ "ቀድመው ይውሰዱ" የሚል ጽሑፍ እና "Bank of Abyssinia" የሚል አርማ አለ።

ይህ ፎቶ የትልቁ የመንገድ ክፍያ መክፈያ ጣቢያ መግቢያን ያሳያል። መንገዱ ሰፊ ሲሆን፣ ብዙ መኪኖችና የጭነት ተሽከርካሪዎች በተለያዩ መስመሮች ሲያልፉ ይታያሉ። ይህ ጣቢያ አዲስ አበባን ከሌሎች ከተሞች ጋር በሚያገናኘው አውራ ጎዳና ላይ የሚገኝ የመክፈያ ቦታ ነው።

ጥቁር ቡኒ ቀለም ያለው የባር ቆጣሪ በእንጨት የተሠራ ሲሆን ከፊት በኩል ቀጥ ያሉ ረዣዥም የብርሃን ቡኒ የእንጨት ፓነሎች አሉት። ከኋላው ወይን ጠርሙሶች በተደረደሩበት ሻንጣ ላይ የእግር ኳስ ግጥሚያ የሚያሳይ ቴሌቪዥን ይገኛል።

የእንጨት ግድግዳ ያለው፣ በትንሹ የተጠማዘዘ የእንጨት የእግረኛ መንገድ ከጥቁር ውሃ በላይ ተዘርግቶ ሲታይ፤ በዙሪያው አረንጓዴ ሳር ያለ ሲሆን፣ ረጅም ቀጥ ያለ የዛፍ ግንድ ከቀኝ በኩል አለ።

ብዙ ሰዎች የወታደር ልብስ ለብሰው በመስክ ላይ የውጊያ ልምምድ ያደርጋሉ። በፊት ያሉት ወታደሮች ነጭ ቲሸርት ለብሰዋል። በሩቅ ሌሎች ብዙ ወታደሮች ተሰልፈው የኢትዮጵያ ባንዲራን ይዘዋል፡፡ ሰራዊቱ ወታደራዊ ስልጠና እየሰለጠነ ነው።

ለውበት አገልግሎት የሚውሉ ሰው ሠራሽ ሽፋሽፍቶች ናቸው። ሽፋሽፍቶቹ ጥቁር እና ረጅም ሲሆኑ፣ ከላይኛው ክፍል በሮዝ/ቀይ ሚያብረቀርቅ አይንላይነ ያጌጠ ነው። የታችኛው ክፍል ሽፋሽፍቶቹ ሲለበሱ ዓይን ምን እንደሚመስል ያስውባል።

ይህ በአማራ ሚዲያ ኮርፖሬሽን የተላለፈ ትዕይንተ ዜና ነው። ጥርን በባህር ዳር የከተማዋን ገጽታና ሰላም ለማሳየትም መልካም እድሎች መኾናቸው ተገልጿል ተብሎ ተጽፏል። ብዙ አልባሳቶችህ እና እጽዋቶችም ያሉበት ሲሆን አካባቢው በጣም ተውቧል ።

በርካታ ሰዎች ነጭ የሼፍ ባርኔጣና አፕሮን ለብሰው ዱቄት ባለው ጠረጴዛ ዙሪያ ቆመዋል። ሁሉም ፈገግታ ያሳያሉ፣ አንድ ወጣት ደግሞ ዱቄት ይጨርሳል። ይህ በኩሽና ያለው ዝግጅት የሙያ ትምህርትና የሥራን ይገልጻል፡፡

እነዚህ ከቆዳና ከፀጉር የተሠሩ ባህላዊ የገጠር የጌጥና መገልገያ ዕቃዎች ስብስብ ናቸው። ክብ ቅርጾችና የቆዳ ማሰሪያዎች አሏቸው። እንደ ከረጢት ወይም የሙዚቃ መሣሪያ ሆነው የሚያገለግሉ ሲሆን፣ የአፍሪካን የትውፊት ውበት ይገልፃሉ።

ከፊት ለፊት ደማቅ አረንጓዴ ቅጠሎችና የደረቁ፣ ቡናማ ቀለም ያላቸው ዘር ፍሬዎች ያሉት ቁጥቋጦ ይታያል። ፀሐያማ ብርሃን በቅጠሎቹ ላይ ሲያርፍ ከጀርባው ጥቁር ቡናማ ቅርንጫፎችና ሰማያዊ ሰማይ ይታያል።

ትልልቅ የሙዝ ዛፎች በሚያምር መልኩ አፍርተው እና ትንንሽ ቡቃያወች በቅለዋል። ከነሱ ፊት ለፊት ላይ ደግሞ ትልልቅ ዛፎች ከበዋቸዋል። የበቅሉበት መሬትም ደረቃማ እና ቀይ ነው። ትልልቆችሁ ሙዞችም አፍርተዋል።

የሻይ ቅመም በነጭ ጠረጴዛ ላይ ተቀምጧል ። የሻይ ቅመሙ ውሽ ውሽ ሻይ ይላል ። ውሽ ውሽ የሚለው የተጻፈው በቀይ ቀለም የተፃፈ ነው ። ጠቅላላ የማሸጊያው ቀለም አረንጓዴ ቀለም ነው ።

በአዲስ አበባ ዩኒቨርሲቲ ምረቃ ላይ፣ በሺዎች የሚቆጠሩ ጥቁርና ቀይ ካባ የለበሱ ተመራቂዎች በተጨናነቀ አዳራሽ ውስጥ ተቀምጠዋል። ከላይ የምረቃውን ቀን የሚገልጽ ባነር ተሰቅሏል።

በረጅሙ በተዘረጋው ባለ ሁለት መስመር የባቡር ሀዲድ ላይ ብርቱካናማና ሰማያዊ ቀለም ያለው የባቡር መስመር መገንቢያ ማሽን ተጭኗል። ከማሽኑ ጀርባ ባቡሩ ላይ የተጫኑ ብዙ የኮንክሪት ባቡር መሄጃ ይታያሉ፤ ከበስተጀርባው ከሩቅ የሚታይ ሌላ የባቡር ተሽከርካሪ አለ።

በነጭ ነጠላ የተሸፈኑ ብዙ ሰዎች ታንት ስር ተሰብስበዋል። አብዛኞቹ ሴቶችና ህጻናት ሹራብ የሚያስታውስ ነጭ ልብስ ለብሰዋል። ተሳታፊዎቹ በአንድ ትልቅ መንፈሳዊ ሥነ-ሥርዓት ላይ በትኩረት ተሰልፈው የቆሙ ሲሆን፣ የጎንዮሽ ፕሮፋይል አላቸው። የጥምቀት በዓል አከባበር new.

ሞዴል የሚመስል ሴት በጨለማ መድረክ ላይ ቆማለች። እግሯ ባዶ ሆኖ፣ ረጅም ነጭ የባህል ልብስ ለብሳለች። በቀይ፣ ሰማያዊና ቢጫ ቀለም የተጠለፈ ቀበቶና በአንገቷ ላይ ትላልቅ ዶቃዎች አድርጋለች። ልብሱ ከታች የዕጣን ማስጠንቀቂያ ምልክት የሚመስል ጥልፍ አለው።

ይህ ምስል በሰልፍ የቆሙ የደንብ ልብስ የለበሱ የፀጥታ ሠራተኞች ያሳያል:: ሁሉም ሰማያዊ ልብስ ለብሰው:: ጠመንጃ ይዘዋል:: ከበስተጀርባው ሕንጻና ሰዎች ይታያሉ::

በህላዊ ከሆኑ ቤቶች ውስጥ አንዱ የሆነው ሳር ቤት ነው። ከእንጨት እና ከቀርቀሀ እንዲሁም ከሳር የተሰራ ሳር ቤት ነው። ዙርያውን ኮባ እና የሚያማምሩ እፅዋቶች አሉበት። ይህ ቤት ለመኖሪያነት የሚያገለግል ከጥንት ሰዓት እስከ አሁን ድረስ አገልግሎት የሚሰጥ የቤት አይነት ነው።

በኢትዮጵያ ውስጥ የሚገኝ የገጠር እርሻ ነው። ሁለት ሰዎች በአካባቢው የተለያዩ አትክልቶችንና ሰብሎችን እየሰሩ ነው። አንዱ ሰውዬ መሬቱን በሃገር በቀል መሳሪያ (በመጥረቢያ) አርሞ እየተከለ ነው።

በውቀቱ ስዩም በሀገራችን ኢትዮጵያ ታዋቂ ከሆኑ ገጣሚ እና ደራሲያን መካከል አንዱ ነው። በውቀት በብዛት በህዝብ ዘንድ ከሚታወቅባቸው ስራዎች የመድረክ ላይ ቀልዶች ናቸው።

ረዣዥም የባህር ዛፍ ተክሎች ጀርባ ያለ የእንጨትና የጭቃ ጎጆዎች ተሰልፈው ይገኛሉ። ጎጆዎቹ በገለባና በደረቁ የእንጨት አጥር የተከበቡ ናቸው። ከፊት ለፊት ትልቅ የሳር ሜዳና የጠጠር መንገድ ይገኛል።

በትልቅ ሜዳ ሴቶች ሯጮች እየሮጡ ነው ። ሯጮቹም የኢትዮጵያ ሯጮች ናቸው ። ተመሳሳይ ልብስ ለብሰዋል ። ከታች ቀይ ሱሪ ከላይ ደግሞ አረንጓዴ በቢጫና በነጭ የተሰራ ልብስ ለብሰው ወደፊት እየገሰገሱ ነው።

የቆየና ታሪካዊ የሆነው የጎንደር ግንብ ሀውልት ሲሆን ይህ ታሪካዊ ቤተመንግስት ንጉሰ ነገስት መቀመጫ ይሆን ዘንድ የተነገነባ እና እስካሁን ድረስ ለቱሪስት አገልግሎት የሚውል ታሪካዊ ቦታ ነው።

ብርቱካናማ ጃኬት የለበሰ ሰው ሰማያዊ በሆነ ውሃ ውስጥ በጋማ ታንኳ ላይ ተቀምጧል፡፡ የሰውየው ራስ በሰማያዊ ጨርቅ ተጠቅልሏል፡፡ በጀርባው የያዘውን ቀዘፋ በውሃው ላይ ሲያሳርፍ ትንሽ የውሃ ፍንጣቂ ይፈጥራል፡፡

ይህ ምስል ሰፊ የእርሻ መሬት ላይ የሚሰሩ በርካታ ቀይ ትራክተሮችን ያሳያል። ከፊት ያለው ትራክተር አፈሩን ለማስተካከል የሚያገለግል ትልቅ መሳሪያ እየጎተተ ነው። ሌሎች ትራክተሮችም በአረንጓዴ ተክል በተሸፈነ እርሻ መሃል በመስመር ሲሄዱ ይታያሉ።

ይህ ደብተር ሰማያዊ ሽፋን ያለው ሲሆን፣ ለፈጣን ጽሕፈት የሚያገለግል ነው። ሽቦ ተጠቅሞ የተሰራ የገጽ ማያያዣ አለው። ሽፋኑ ላይ ባለብዙ ቀለም ሞገድ መስመሮችና የደብተሩ ዝርዝር መረጃዎች ተዘርዝረዋል።

ወንዶች የፖሊስ ባርኔጣና የተለያዩ ሰማያዊና አረንጓዴ የደንብ ልብሶችን ለብሰው በመንገድ ላይ ሰልፍ ሰርተው ቆመዋል። ወደ ፊት የሚመለከቱት አብዛኛዎቹ ፊታቸው ላይ ፈገግታ አላቸው። ከጀርባ አንድ መኪናና አንዳንድ የብረት አጥር አለ።

በተጨናነቀ የከተማ መንገድ ላይ የግንባታ ሥራ አለ። ትልልቅ ሰማያዊ መስታወት ያላቸው ሕንፃዎች በግራ በኩል አሉ። የፍሳሽ ማስወገጃ ቱቦዎችና የአፈር ክምር አጠገባቸው አለ። ሰዎች በእግረኛ መንገድ ላይ ሲሄዱ፣ የመንገድ ሥራ ማሽንና ተሽከርካሪዎች በቀኝ በኩል አሉ።

የኢትዮጵያ አየር መንገድ አርማ ነው። "Ethiopian" የሚለው የእንግሊዝኛ ቃል በትልልቅ ቀይ ፊደላት፣ ከሱ በታች ደግሞ የአማርኛ ጽሑፍ "ኢትዮጵያ" የሚል ጽሁፍ ተጽፏል። ከጽሁፉ በስተቀኝ፣ በክንፍ ቅርጽ የተሰራ አርማ በቅደም ተከተል አረንጓዴ፣ ቢጫና ቀይ ቀለሞች አሉት።

የተለያዩ የአልኮልና የአልኮል ያልሆኑ መጠጦች ስብስቦች ናቸው። የላይኛው ረድፍ እንደ ኃይኒከን፣ ወሊያ እና በደሌ ያሉ ቢራዎችን ያጠቃልላል። የታችኛው ረድፍ ደግሞ በአማርኛ ጽሑፍ ያላቸው የሀገር ውስጥ ባህላዊ መጠጦች ናቸው።

የ"ResearchGate" አርማ ነጭ ፊደላት ባሉት አራት ማዕዘን ቅርጽ ባላቸው ሁለት ክፍሎች የተከፈለ ነው። በግራ በኩል ያለው ክፍል ተርኳዝ ቀለም ሲሆን ትልቅ ነጭ ፊደል "R" እና ትንሽ "G" አለው።

የፊት ምስል ላይ መካከለኛ እድሜ ያለው ዘመነ ካሳዬ ነው። አረንጓዴ፣ ጥቁርና ነጭ የተቀላቀለ ልብስ ለብሶ፣ ሰማያዊ ኮፍያ አድርጓል። አንገቱ ላይ ሁለት መስቀል ቅርጽ ያላቸው አድርጓል፡፡

ዎች በመንግሥት ወይም በፓርላማ ስብሰባ አዳራሽ ውስጥ በተደረደሩ ወንበሮች ላይ ተቀምጠዋል። ብዙ ተሳታፊዎች በልዩ ልዩ ልብሶች እና አልባሳት ተስተናግደው ይገኛሉ።

በጣም ብዙ ሰዎች ወደ ተራራ ጫፍ የሚወጡበትን በጣም ገደላማ መንገድ ነው። ተጓዦች መንገዱን በሙሉ ሞልተውታል፤ ይህም ትልቅ ሃይማኖታዊ ጉዞ ወይም ግሰን ደብረ ከርቤ ነው። አካባቢው ለምለም ነው፣ እና አየር ከፊል ጭጋጋማ ነው።

ብዙ ቁጥር ያላቸው ተማሪዎች ወይም ወጣቶች፣ አብዛኛዎቹ ሰማያዊና ነጭ የደንብ ልብስ ለብሰው ወደ ግቢው ለመግባት ተሰልፈው ወይም ተሰብስበዋል። በመግቢያው አካባቢ የደንብ ልብስ የለበሰ የጥበቃ ሠራተኛ ይገኛል፤ ይህም የትምህርት ማስጀመሪያ ጊዜ ነው።

ለመበላት ዝግጁ የሆነ ጥሬ ስጋ አይነት ሲሆን ከላዪም እሚያስጎመጅ ጮማ ስጋ ያለበት ሲሆን እንዲህ አይነት ጥሬ ስጋ በ ኢትዮፕያን ዘንድ ይዘወተራል ነገር ግን ትልቅ የጎንዮሽ ጉዳት አለው።

ረዣዥም አረንጓዴ ቅጠሎችና የበሰሉ አረንጓዴ ቃሪያዎች በቁጥቋጦ ላይ ተንጠልጥለዋል። በመካከል አንድ ደማቅ ቀይ ቃሪያ ይታያል፣ ከስሩም ቢጫ ቅጠላ ቅጠል አለ።

ትላልቅ ቀይ የአፈር ክምር በሰፊው የጠጠር መንገድ ዳርቻ አለ። በአፈር መንገድ ላይ የሚሠራ ቢጫ ትራክተር፣ ከጎኑ የሲሚንቶ ቧንቧዎች ተደርድረዋል። ዛፎችና የኤሌክትሪክ ምሰሶዎችም በዙሪያው አሉ።

ሦስት የ"Tropicana" ፍራፍሬ ጭማቂ ጠርሙሶች ናቸው። ጭማቂዎቹ የፖም፣ የፍራፍሬ ድብልቅ እና የብርቱካን ጭማቂ ናቸው። እያንዳንዱ ጠርሙስ 100% ጭማቂና የቫይታሚን ሲ ምንጭ መሆኑን ይገልጻል። እነዚህ በዓለም አቀፍ ደረጃ የሚታወቁ ምርቶች ሲሆኑ፣ ለጤናማ አመጋገብ ተመራጭ ናቸው።

ሁለት ወንዶች ከጀርባ ታይተው ሀይቅ ወይም ትልቅ የውሃ አካልን እየተመለከቱ አግዳሚ ወንበር ላይ ተቀምጠዋል። በግራ በኩል ያለው ሰው ቀለል ያለ ግራጫ ሱፍ ለብሶ መነፅር አድርጓል፤ በቀኝ ያለው ሰው ደግሞ ጥቁር ጃኬት ለብሷል።

በሰማያዊ ዳራ ላይ ቢጫ ምልክት ጎልቶ ይታያል። ምልክቱ የአማርኛውን "አ" ፊደል የሚመስል ቅርጽ ያለው ሲሆን፣ በውስጡ ወደ ላይ የሚያመለክት ቀጭን ቀስት አለው። በፊደሉ የላይኛው ክፍል የሚበር ወፍ ወይም ክንፍ የሚመስል ሌላ ትንሽ ቢጫ ቅርጽ አለ።

ይህ ምስል ከባድ አደጋ የደረሰበትን የጭነት መኪና ያሳያል። መኪናው ተገልብጦ የቆመ ሲሆን፥ የጫናቸው ቢጫ ከረጢቶች በአካባቢው ተበትነዋል። ሁለት ሰዎች ደግሞ በአቅራቢያው ቆመው ሁኔታውን ይመለከታሉ።

በጣም ዘመናዊ ልብስ የለበሰች የ ሞዲል ስቶን የተሰራችሁ የፀጉር አሰራርም ሾርባ ተብሎ ይጠራል። በትግሬ አካባቢ የተለመደ ነው ነገር ግን አሁን ላይ የኢትዮጵያን ሴቶች የፀጉር አሰራር ይሰራሉ።

በመሬት ላይ ለሽያጭ የቀረቡ የተለያዩ ፍራፍሬዎች ናቸው። ዋና ዋናዎቹ ፍራፍሬዎች ሙዝ (በቅርጫት የተያዘ)፣ ፓፓያና ሎሚ ናቸው። እንዲሁም አቮካዶ የሚመስሉ ጥቁር ፍራፍሬዎች አሉ። ይህም በአፍሪካ ወይም በኢትዮጵያ ውስጥ ያለ የጎዳና ላይ ገበያ ነው።

ጥርት ያለ ጀምበር ስትጠልቅ የውሃ አካል ላይ። ሰማዩ ደማቅ ብርቱካናማና ወርቃማ ቀለም አለው። ከፊት ለፊት ጥቁር ዛፎችና ዕፅዋት አሉ። ጸጥ ያለ ውሃ መሃል ላይ አንድ ትንሽ ደሴት አለ። ደብዝዘው የሚታዩ ተራሮች ከሩቅ ከኋላ አሉ።

በጣም ተወዳጁና ጣፋጩ የሆነው የዶሮ ወጥ ሲሆን በዚህ የዶሮ ወጥ ውስጥ እንቁላልና የዶሮ ስጋ ይገኛል። ይህ ለተለያዩ በዓላትና ፕሮግራሞች የሚዘጋጅ የዶሮ ወጥ በጣም ጣፋጭ የሆነ የኢትዮጵያን ባህላዊ ምግብ ነው። ለማዘጋጀትም ብዙ ዎችወችን ይጠይቃል።

በአረንጓዴ መክደኛ የተዘጋ የማዛ የማንጎ ጭማቂ ፕላስቲክ ጠርሙስ ነው ። ጭማቂው ብርቱካንማ ቀለም አለው። በመለያው ላይ "ማንጎ" የሚለው ቃል እና የሁለት ማንጎዎች ሥዕል ጎልቶ አለ። መጠጡ ጣፋጭና መንፈስ የሚያድስ ነው።

ነጭ ኤሌክትሪክ ሚኒቫስ መኪና ነች። መኪናው ዘመናዊ ዲዛይን ያለውና የጎን በሩ ተከፍቷል። ይህ መኪና በአንድ የህንፃ ውስጥ ክፍል ወይም ኤግዚቢሽን ላይ ለእይታ ቀርቧል ። ይህ የአዲስ ቴክኖሎጂ መኪና መግቢያ ነው።

ከፕላስቲክ እና ከእንጨት በተሠራ ትልቅ መጠለያ ውስጥ ሰዎች ሥራ ሲሠሩ ቀርቧል። ጣሪያው በደረቅ ዛፎች እና በጥቁር መረብ የተሸፈነ ነው። ከታች ረዣዥም የአልጋ መሰል መዋቅሮች በነጭ ፕላስቲክ ተሸፍነው በአትክልት ሥራ ላይ መዋላቸውን ይናገራል።

ሰማያዊ ግድግዳ ያለውን ያረጀ ቤት ክፍል ደማቅ ቀይ ጡቦች የሆኑት ግምቦች ከግንባሩ ጎን ተነስተዋል። ከላይ ደግሞ "ኑ:-ግድግዳ እናፍርስ" የሚል የአማርኛ ቃል በቡኒ እና በብርቱካናማ ፊደላት ተጽፏል።

የሳይንስ እና ቴክኖሎጂ ሚኒስቴር አርማ እና ፅሑፍ በ ነጭ ባግራውን ድ ላይ አለ ፤ አርማውን ክቡን ለሀለት የሚከፍል ኤስ የመሰለ ብርቱካናማ ፊደል ፤ ውኃ ሰማያዊ ከለር ነው ፅሑፉ እና አንዳንዱ ቅርፅ

ሁለት ሰዎች በፖስታ ቤት መስኮት ላይ ተገናኝተዋል። አንዲት ፈገግታ ያላት ወጣት ሴት ከአገልግሎት ሰጪ ሰራተኛ እቃ ስትቀበል ያሳያል። ኢትዮ ፖስት የማስተዋወቂያ ጽሑፎችና አርማዎች በላዩ ላይ አሉ።

ረዣዥም የዘንባባ ዛፎች እና ክብ የአትክልት ስፍራ ያለው አረንጓዴ መናፈሻ ረግቶ በተቀመጠ ሃይቅ አጠገብ ይገኛል። በፀሐይ መጥለቅ ቀለሞች በሚያበራ ሰማይ ስር አንድ መንገድ ሰማያዊ ጉልላቶች ወዳለው ነጭ ቤተክርስቲያን ይመራል።

የመድኃኒት መደብር (ፋርማሲ) ሲሆን የሱቁ ስም በአማርኛ "ዲና መድሃኒት ቤት" እና በእንግሊዝኛ "Dina Pharmacy" ተብሎ በቀይ ፊደላት በነጭ ጀርባ ላይ ተጽፏል። በግራ በኩል አረንጓዴ የሞርታርና ፔስትል ምልክት፣ በቀኝ በኩል ደግሞ አረንጓዴ የጽዋና እባብ ምልክት አሉ።

አራት ማዕዘን ቅርፅ ባለው እንጨት የተሰራ ትልቅ፣ አልጋው በጥቁርና ነጭ መስመር አንሶላና ትራሶች ተነጥፏል፣ በሁለቱም ጎን ደግሞ መሳቢያ እና ነጭ ክዳን ያላቸው የአልጋ ላይ መብራቶች የተቀመጡበት ተመሳሳይ ቀለም ያላቸው የአልጋ ኮመዲኖዎች አሉ። ቤቱ በመብራቶች ደምቋል።

ጥቁር ወይን ጠርሙስ በንፁህ ነጭ ዳራ አለው። ጠርሙሱ በጨለማ ቀይ ወይን ተሞልቷል እና የጥቁር ካፕሱል ወይም መከላከያ አለው። ዋናው መለያ ጥቁር ነው፤ ይህም “ገበታ” የሚለውን ጽሑፍ ይዞ ይገኛል።

የኢትዮጵያ ባለሶስት ቀለም (አረንጓዴ፣ ቢጫ፣ ቀይ) ባንዲራ እና የኤርትራ ባንዲራ በአንድ ላይ ሲውለበለቡ ። ሁለቱም ባንዲራዎች በነጭ ዳራ ላይ በሞገድ ቅርፅ ይውለበለባል ።

ይህ ምስል ሮዝሜሪ ዘይት ማስታወቂያ ነው። አንዲት ቆንጆ ሴት በፈገግታ ትታያለች። ከእሷ ጎን ደግሞ በላዩ ላይ 'Rosemary Oil' የሚል ጽሑፍ ያለበት የዘይት ጠርሙስ አለ::ምርቱ ለ ፀጉር እንክብካቤ የሚውል ይመስላል።

ይህ ምስል በባህላዊ ነጭ አልባሳት የተዋቡ የወንዶች ቡድንን ያሳያል። ሁሉም ተሰብስበው በደስታ ፈገግ ሲሉ ይታያል፤ በመሃል ደግሞ ባለቀለም ከበሮ ይታያል። ይህ በዓልን ወይም ባህላዊ ሥነ-ሥርዓትን የሚያሳይ ሊሆን ይችላል።

የደብረብርሃን ሪፈራል ሆስፒታልን መግቢያ ቅስተ ደመና። በቀስተ ደመናው ላይ በአማርኛና በእንግሊዝኛ የሆስፒታሉ ስም እና የስልክ ቁጥሮች በሰማያዊ ቀለም ተጽፈዋል። ከበስተጀርባ የደመናማ ሰማይ ይታያል።

የኢትዮጵያ ሰንደቅ ዓላማን እንደ ልብስ የለበሰች ሰው በሰሚን ተራሮች ውስጥ በሚገኝ አስደናቂ ገደል አፋፍ ላይ ቆማለች። እይታው ለምለም አረንጓዴ ተራሮችን እና በጭጋግ የተሸፈኑ ሸለቆችን ያቀፈ ነው። ሥዕሉ የኢትዮጵያን ተፈጥሯዊ ውበት እና ለሀገር ያላትን ፍቅር በአንድነት የሚያሳይ ነው።

ሃይማኖታዊ ነጭ እና ጥቁር ልብስ የለበሱ ሃይማኖት አባቶች በሕዝብ አደባባይ ላይ ረዣዥም መቋሚያዎችን ይዘው የመዝሙር ስርአትን ያካሂዳሉ። በአቅራቢያ ሌሎች የኦርቶዶክስ ሃይማኖት ተከታይ ምእመናን ስርአቱን እያዩ ቆመዋል።

ሁለት ሴቶች በብርሃናማ ቢሮ ውስጥ ፊት ለፊት ቆመው ሲታዩ፣ አንዷ ነጭ ጃኬት እና ሰማያዊ ረጅም ቀሚስ ለብሳ፣ ሌላዋ ደግሞ አረንጓዴና ቢጫ ጥልፍ ያለው ነጭ የሐገር ባህል ልብስ ለብሳለች፤ ከበስተጀርባ የኢትዮጵያና የገቢዎች ሚኒስቴር ባንዲራዎች ይታያሉ።

ባለብዙ ቀለም የእጅ ስራዎችና የተጠለፉ ቅርጫቶች በተጨባጭ ግድግዳ ላይ ተሰቅለዋል። የእነዚህ ቅርጫቶች የጀርባ ሽፋን በብዙ የሮዝ አበባዎች ተከቦአል፡፡ ከፊት ለፊት ደግሞ የሮዝ አበባዎች እቅፍ አበባ በአበባ ማስቀመጫ ውስጥ አለ።

በአንድ መድረክ ላይ የእስልምናና የክርስትና ሃይማኖት አባቶችና መሪዎች ይታያሉ። ሌሎች ባለስልጣናቶችም ከነሱ ጋር ቁመዋል ፤ ከጀርባ የተለያዩ ጽሁፍ ያለው የጀርባ ምስል እና በነጭ የሚያምር አበባና ጌጣጌጥ አሸብርቋል።

ጥቅጥቅ ያለ ቡናማ ወንዝ በሁለት አረንጓዴ የሳር ሜዳዎች መካከል ይፈሳል። ሁለት የጭነት መኪናዎች በውሃው አቅራቢያ ቆመዋል፣ አንደኛው መኪና ወንዙን ለመሻገር እየሞከረ ነው። ሰዎች በወንዙ ዳርቻ ሆነው እንቅስቃሴውን ይመለከታሉ።

የተላጨ ፀጉር ባለው የሰው ጭንቅላት ላይ ሁለት ትናንሽ ጠርሙሶች ተለጥፈው ይታያሉ። አንደኛው ጠርሙስ ጭንቅላቱ አናት ላይ ሲሆን፣ ሁለተኛው ደግሞ ከጆሮው አጠገብ በጎን በኩል ተለጥፏል። ሰውየው ወንበር ላይ ተቀምጦ ጥቁር እና ወይንጠጃማ ሰንጠረዥ ያለው ልብስ ለብሷል።

ከቡና፣ ሻይ ወይም ውሃ ሙቀት ለመጠበቅ የሚያገለግል ቴርሞስ ( ነው። የቴርሞሱ አካል የብረት ሲሆን፣ የቡኒ ቀለም ያላቸው ፕላስቲክ ካፕና እጀታዎች አሉት። በብረቱ ላይ የአበባ ቅርጾች ተቀርጸው ተሰርተዋል።

አንድ ቀላል ቡናማ ህንፃ በአረንጓዴ እጽዋት ውስጥ ቀርቧል፡፡ ህንፃው ሰፋፊ መስኮቶችና አንድ ረዥም ሰገነት አለው፡፡ ከህንፃው ፊት ለፊት ነጭ የብረት አጥር አለ፡፡

የመግቢያ በር ሲሊንደር መቆለፊያ ከናስ የተሰራ ሲሆን፤ ሁለት ብር መሰል መክፈቻዎች በቁልፍ ቀዳዳው ላይ በተሰቀለ ቀለበት ላይ ሆነው፣ የ"ፒፒ" ምልክት ታትሞባቸው ቡናማ በሆነ የእንጨት ጠረጴዛ ላይ ተቀምጠዋል።

ሁለት ሴቶች የራስ ቀሚስ አድርገው በተለያየ ልብስ ተዋበው የቆሙ ሲሆን፣ አንደኛዋ ባህላዊ ነጭ ቀሚስ ለብሳለች። ሴቶቹ በመካከል በተቀመጠው፣ በላዩ ላይ የተቀረጸ ጽሑፍ ባለው ጥንታዊ የድንጋይ ሐውልት ላይ እያተኮሩ ይመለከታሉ። አካባቢው የሳር ሜዳና ዛፎች አሉት።

ድንጋያማ ኮረብታ ላይ ብዙ ክብ ቅርጽ ያላቸው ጎጆ ቤቶች በገለባ ተሸፍነዏል። የቤቶቹ ግድግዳ ከእንጨት እና ከጭቃ የተሰራ ነው። ከበስተጀርባ ረጅም ዛፎች እና የድንጋይ አጥር እንዲሁም የቆየ ግንብ ይታያል። በጣራዎቹ ላይ ልብሶች ተሰቅለዋል።

ከፊት ለፊት ባሉ ሮዝ እና ነጭ አበባዎች ያጌጠ የውጭ ካፌ ወይም ሬስቶራንት መግቢያን ያሳያል። የጣሪያው ግንባታ ከእንጨት የተሰራ ሲሆን፣ በውስጥ በኩልም የባህል ስዕሎች እና የብርሃን መብራቶች አሉት

ቀይ ቀለም ያለው ዲጂታል መልቲሜትር በግራጫ ዳራ ላይ ተቀምጧል። መሳሪያው ከላይ በኤልሲዲ ማሳያ ቁጥር 0.19 ያሳያል። ጥቁር እና ቀይ መመርመሪያ ገመዶች ከጎኑ ተንጠልጥለዋል።

በሌሊት ብርሃን የተዋበ የከተማ ፓርክ አሉ። በማዕከሉ ውስጥ በቀለማት ያሸበረቀ የውሃ ምንጭ እየፈሰስ ፤ ሁለት ሰዎች ደግሞ ቀይ ኮፍያ አድርገው ምንጩ አጠገብ ቆመዋል።